አይኖቹን ጨፍኖ በመዝናናት ስሜት ይታያል። ትከሻው ላይ ጥቁር እና ነጭ መስመር ያለው የፀጉር መሸፈኛ ተደርጎለታል። በአስተካካዩ የቀኝ እጅ ብቻ ይታያል፤ እጁን የደንበኛውን ጆሮና ፀጉር በማስተካከል ላይ አድርጓል። አስተካካዩ ወርቃማ የሚመስል ሰዓት በእጁ ላይ አድርጓል።

አንድ የትርንጎ ዛፍ ብዙ ፋሬወችን አፋረቷል ። ፍሬወቹም በጣም ትላልቅ እና ቢጫ ከለር የላቸው ለመበላት የደረሱ ናቸው ። ከስሩም በታው የሚያምር እና አረንጓዴማ ነው።

ሁለት ሰዎች የቲሸርት ህትመት ዉስጥ ይሰራሉ። በእጆቹ ማሽኑን የያዘዉ ሰዉዬ ሸሚዝ ለብሷል። ሸዓት በግራ አጁ አስሯል። ሁለተኛዉ ሰዉ መስቀል የታተመበት ቲሸርት በእጆቹ ከፍ አድርጎ ይዟል። ማሽኑ ዉስጥ ለህትመት የገባ ቲሸርት አለ። ነጭ ቲሸርት ላይ የመስቀል ቅርፅ ያለዉ ህትመት ታትሟል።

አንድ አረንጓዴና ቢጫ ጆን ዲር 7R 330 ትራክተር ቆሟል። ትራክተሩ ትልቅ ጎማዎች ያሉት ሲሆን የፊትና የኋላ ጎማዎች የቢጫ መሃል አላቸው። ከበስተጀርባ ተጨማሪ ትራክተሮች እና የብረት ሕንፃዎች አሉ።

ወጌሻ ባህላዊ ህክምና ነው። በመገጣጠሚያ እና በአንዳንድ የሰውነት ክፍሎች የወለምታ ፣የመውለቅ እና የመሰበር አደጋ ሲያጋጥመን በቅቤ ፣በባልዚን እና የሞቀ ውሀን በመጠቀም የሚደረግ ህክምና ነው።

ዘመናዊ ጥቁር የቁልፍ ሰሌዳ (ኪይቦርድ) በብረት መቆሚያ ላይ ቆሟል። የቁልፍ ሰሌዳው ነጭ እና ጥቁር ቁልፎች አሉት። ከታች በኩል ጥቁር የእግር ፔዳል በገመድ ተያይዟል።

እግራቸው ጋር በተለያየ ምክንያት ተጎድተው ማንቀሳቀስ ላልቻሉ ሰዎች የሚዘጋጅ ዊልቸር ሲሆን ።በሰው እርዳታ ተገፍተው ወይም በእጃቸው ጎማውን እየገፋ ማንቀሳቀስ ይችላል ። ነገር ግን በኢትዮጵያ የዊልቸር እጥረት በጣም እንዳለ ይታወቃል።

ለሠርግ ወይም ለበዓል የተዘጋጀ የቅንጦት መድረክ ነው። ነጭ ዙፋንና ለስላሳ መሬት አለው። በከዋክብት የተሞላው ጥቁር ዳራና ደማቅ አበባዎቹ፣ ንጉሣዊና ውብ የሆነ ልዩ የፍቅር ቦታ ተፈጥረዋል ።

ቀይ መስቀል ያለው ክብ የአርማ ምልክት ይታያል። አርማው በሁለት ጥቁር ክቦች የተከበበ ሲሆን የኢትዮጵያ ቀይ መስቀል ማኅበር የሚል ጽሑፍ በአማርኛ ተጽፏል። የአማርኛ ጽሑፉ "የኢትዮጵያ ቀይ መስቀል ማኅበር" ሲሆን የእንግሊዝኛ ጽሑፉ "ETHIOPIAN RED CROSS SOCIETY" ይላል።

የተለያዩ የዘመናዊና ባህላዊ አልባሳትን የለበሱ ወጣት ሞዴሎች ከቤት ውጪ በመድረክ ላይ ሲራመዱ ይታያሉ። በደንብ የተዋቡ ፀጉርና ጥቁር መነፅሮች ያጌጡ አልባሳትን ለብሰዋል።

ከጉልበቶች በታች የሆኑ ጥቁር አረንጓዴ የቬልቬት ቦቲ ጫማዎች ይታያሉ። ጫማዎቹ ቡናማ የእንጨት ቅርፅ ያላቸው ሰፋፊ ተረከዞች ሲኖራቸው፣ የእግርና ዳራው ክፍል ግራጫማ ቀለም ይዟል።

በጥቁር እና ረጅም ፀጉር ያላት፣ ነጭ እና ሰማያዊ ልብስ የለበሰች ሴት መሃል ላይ ትገኛለች። ፊቷ ላይ ትኩረት እና ቁምነገር ያለው አገላለጽ ይነበባል።

የሰብል መሰብሰቢያ ማሽኑ ሰብል እየሰበሰበ ወይም እያጨደ ነው ። ከፊት ለፊት ቀይ ቀለም አለው ። ሹፌሩ በመስኮቱ ሁኖ ማሽኑን እያሰራው ነው ። ሰብሉ የስንዴ ሰብል ነው ።

ዘመናዊ የሆነ የሽንኩርት መፍጫ ማሽን ነው። ይህ ማሽን የተለያዩ ሽንኩርቶችን እና ፍራፍሬዎችን ካሮቶችን ለመፍጨት የምንጠቀመበት በጣም አስፈላጊ የሆነ የቤት ውስጥ ዕቃ ነው። ኤሌክትሮኒክስ ዕቃ ከሆኑት ውስጥ አንዱ ሲሆን ሽንኩርት እና ካሮት ውስጡ ላይ አለ።

ኔትጌር የተባለ ጥቁር የዋይ ፋይ ራውተር በጠረጴዛ ላይ ተቀምጧል። ራውተሩ ሦስት ጥቁር አንቴናዎች ያሉት ሲሆን፣ ከፊት ለፊት ላይ የብርሃን ምልክቶች አሉ። ከበስተጀርባ የተከፈተ መስኮት እና የውጪ እይታ ይታያል።

ሲሊንደራዊ ቅርጽ ያለው ቀጥ ያለ ቢጫ ቀለም ያለው የፕላስቲክ ማሰሮ በእንጨት ጠረጴዛ ላይ ተቀምጧል። ማሰሮው ግልፅ ብርቱካናማ ቀለም ያለው መክደኛ ያለው ሲሆን፣ የውኃ ማፍሰሻ ከላይ በኩል ወጥቷል። ከበስተጀርባ የጨለመ ወንበር ይታያል።

የዓፄ ቴዎድሮስን ገጽታ ፎቶ ነው ። እኚህ ታላቅ መሪ የኢትዮጵያን ግዛቶች አዋሕደው፣ ጠንካራ ማዕከላዊ መንግሥት ለመመሥረት ታግለዋል። ሥዕሉ ረዥም ጥቁር ፀጉር እና የንጉሣዊ ቀይና ነጭ ልብስ ለብሰው የተሰራ ነው ።

ቀላል ቡናማ ቀለም ያለው የጭቃ ቤት በመንደር ውስጥ ቀርቧል፡፡ ቤቱ አንድ ሰማያዊ በርና አንድ ትንሽ ሰማያዊ መስኮት አለው፡፡ ከፊቱ በቆርቆሮ እና በእንጨት የተሰራ የብረት አጥር ተዘርግቷል፡፡

ቢጫ-ወርቃማ ቀለም ባለው ገመድ ላይ የተንጠለጠለ የአንገት ጌጥ፣ ተዛማጅ ጉትቻዎች እና የግምባር ጌጥ። ጌጣጌጦቹ ጥቁር እና ግልጽ በሆኑ ድንጋዮች ያጌጡ ናቸው። የአንገት ጌጡ በአንገት ቅርጽ የተሠራ ሲሆን፣ ጌጣጌጦቹ ግራጫማ በሆነ ዳራ ላይ ተቀምጠዋል።

ጥቅጥቅ ባለ አረንጓዴ ዛፎች የተሸፈነች ደሴት ሰፋ ባለ ሰማያዊ ውሃ መካከል ጎልታ ትታያለች። ሰማዩ ገላጭ እና ደብዛዛ ሲሆን፣ በደሴቲቱ አቅራቢያም አንድ ትንሽ ነጭ ጀልባ አለ።

በጎዳና ዳር ያለ የፍራፍሬ መሸጫ ሱቅ ያሳያል። አናናስ፣ ሙዝ፣ ማንጎ፣ ሀብሐብና ሌሎች ፍራፍሬዎች በብዛትና በሚያምር ሁኔታ ተደርድረዋል። የንግድ ቦታው ብዙ ደማቅና ትኩስ ፍራፍሬዎች አሉት።

ጥቁርና ነጭ ቀለም ያላቸው ብዙ ላሞች በአንድ ረድፍ ተሰልፈው የደረቀ መኖ ይበላሉ፡፡ የላሞቹ ራስ ብቻ ወደፊት ቀርቧል፡፡ መኖው ቡናማና ወርቃማ ቀለም ሲኖረው በኮንክሪት ወለል ላይ ተነጥፏል፡፡

አንዲት ሴት አንበሳ በአረንጓዴ ሣር ላይ ተኝታ፣ ወንዱ አንበሳ በጥቁር ድንጋዮች መካከል በንቃት ቆሟል። ከበስተጀርባ የድንጋይ ግድግዳና የብረት በር አሉ።

አውድማ በሚመስል ቦታ ላይ የእጅ ሥራዎችና ሌሎች ዕቃዎች ለሽያጭ ቀርበዋል። በዋናነት የተለያየ መጠን ያላቸው የገለባ መሶቦች፣ የሸክላ ዕቃዎች እና የብረት ድስቶች ተደርድረዋል። ገዢና ሻጮች በጠባቡ መንገድ ይንቀሳቀሳሉ።

የደብረ ብርሃን ሆስፒታል በጣም ዘመናዊ ማሽኖች የተሟሉበት ሆስፒታል ሲሆን የዚህ ሆስፒታል አጠቃላይ ቀልዶ ጥገና አገልግሎት መስጠት የሚያስችሉ ማሸኖች ጨምር የተሟላበት ሆስፒታል ነው።

ጥቁር ጃኬት እና ጥቁር ኮፍያ ለብሷል። ፈገግ ያለ ይመስላል፣ ቀኝ እጁን በቡጢ ወደ ላይ ከፍ አድርጓል። ከጀርባው ደብዘዝ ያለ አረንጓዴ ኮረብታዎችና ሰፊ ሜዳ አለ።

የፖሊስ ኃይሎች ሲሆኑ የነዚህ ፖሊስ ሀይሎች ስልጣናቸውም የመኪና ፍሰት የመቆጣጠርና እርምጃ የመውሰድ ሲሆን ትራፊክ ተብለው ይጠራሉ ።በእጃቸው የያዙት ጥቁር መሳሪያ መኪና ፍጥነት መለኪያነት ያገለግላል ።

የቅዱስ ላሊበላ አብያተ ቤተክርስቲያን ሲሆን ይህ አብያተ ቤተ ክርስቲያን ከአንድ ወጥ አለት የተፈለና ከላይ ደግሞ የመስቀል ቅርጽ ያለው በጣም ታሪካዊ ሀውልት ነው። አብያተ ቤተ ክርስቲያን በአስራ ሁለተኛው ክፍለ ዘመን እንደተመሰረተ ይነገራል።

በሳህን ላይ የተደረደሩ ብዙ ኩኪዎችን ያሳያል። ኩኪዎቹ ሁለት አይነት ናቸው፡- ፈካ ያለ ቢጫ እና ጥቁር ቡናማ ቸኮሌት ። ሁሉም ኩኪዎች የአበባ ወይም የቅጠል የሚመስል ንድፍ አላቸው፣ ይህም ለሻይ ወይም ቡና የሚሆን ማራኪ ጣፋጭ ነው።

2000 ምግብ ቤት መግቢያ ላይ ያለ የምግብ ዝርዝር ማስታወቂያ ነው። ማስታወቂያው ስድስት አይነት ምግቦችን ያዛል ። ከማስታወቂያው ጎን የእንጨት ጠረጴዛዎች እና ወንበሮች፣ በግራ በኩል ደግሞ የእንጨት ወንበሮች ላይ የተቀመጡ ሰዎች የሚታዩበት የውጭ መመገቢያ ስፍራ ይታያል።

ካርታ ሲሆን አገልግሎቱም ለተለያዩ እድል ጨዋታዎች ላይ ብዛት እንጠቀመዋለን። አንድ ሙሉ ካርታ 54 ካርዶች ሲኖሩ እነዚህ ካርዶች ደግሞ የተለያዩ ቀለምና ቁጥሮች አሏቸው። ይህም ልዩነትታቸው ለጨዋታ ምቹ ያረጋቸዋል።

በቀይና ቢጫ ቀለም የተሰራ ባንዲራ በጥቁር የጀርባ ምስል ላይ ይታያል። የትግራይ ክልላዊ መንግስት ባንዲራ የሚል በነጭ የተጻፈ የአማረኛ ጽሁፍ እና የባንድራው ጠርዝ በነጭ ተስሏል ፤ ቢጫ ኮከብ ይታያል።

ደማቅ ቀለም ያላቸው እና ጥበብን በመጠቀም ውስብስብ የማንዳላ ንድፎች የተቀቡባቸውን በርካታ ሳህኖችን ያሳያል። እያንዳንዱ ሳህን የተለየ መሠረት ቀለም ያለው ሲሆን ፤ በዙሪያው ባሉ ሌሎች የእጅ ሥራዎች ታጅቦ የፈጠራ ጥበብን ውበት ያንጸባርቃል። በብዙ ቀለማትም ተሽቆጥቁጣል።

ፀጉር ቤት ዉስጥ ፀጉሯን ፈርዛለች ።የተለያዩ ማሽኖችም አሉ። ከነዚህም ዉስጥ አረንጓዴ፣ ቢጫ፣ ቀይ፣ ሰማያዊ፣ ጥቁር ቀለማትን ይይዛሉ። ፀጉሩም ረዥም እና ለመስራት ምቹ የሆነ የፀጉር አይነት ነው።

በአዳራሽ ውስጥ በተደረደሩ የክልል ባንዲራዎች ፊት ለፊት፣ ስምንት ሰዎች የቀኝ እጃቸውን ከፍ አድርገው ቃለ መሐላ ይፈጽማሉ። ሰዎች የሱፍ እና ሻርፕ ለብሰዋል፤ ከበስተቀኝ ሴትየዋ ከፍ ያለ መድረክ ላይ ቆማለች።

ፋሽን ትርዒት እያሳዩ የሚገኙ ሞዴሎች ሲሆኑ አምስት ሴት ሞዴሎችና አንድ ወንድ ሞዴል ተመልክተዋል በተጨማሪም ለማሳየት የፈለጉት የአልባሳት ትርዒት ዓይነት በበፊት ወቅት ደብተራ ወይም ጠንቋይ የሚለብሳቸውን አልባሳቶች ነው።

ቀለል ያለ ሸሚዝ እና ኮፍያ የለበሰ ሰው በብዙ ማይክሮፎኖች ይናገራል። ከኋላው የኢትዮጵያ ባንዲራ እና የተቀመጡ ሰዎች አሉ። ከሰውየው በታችም የዩንቨርሲቲ ተማሪዎች የስፖርት ፌስቲቫል ተጀመረ የሚል ጽሁፍ ተጽፏል።

ሰማያዊና ነጭ የፕላስቲክ ወተት ከረጢት ይታያል። ሆላንድ ወተት የሚል ጽሑፍ አለው፣ እንዲሁም በአማርኛ "ወተት" ተብሎ ተጽፏል። መጠኑ 500 ሚሊ ሊትር ነው።

ሴቶች ባህላዊ የኢትዮጵያ ልብስ ለብሰው መድረክ ላይ ሲያቀርቡ ነው ። እያንዳንዳቸው ነጭ ጥልፍ ያለበት ልብስና ቀይ ሻሽ ለብሰው ጃንጥላ ይዘዋል ። ይህ ትዕይንት የባህል ውዝዋዜ ወይም የኪነ-ጥበብ ትርዒት ነው ።

አንዲት ሴት በከተማ የእግረኛ መንገድ ላይ የቆመች ሲሆን፣ የሞባይል ስልኳን ይዛ ፎቶግራፍ ታነሳለች። ከአጥር ጀርባ አንድ ልጅ ተኝቶ ሳለ፣ ሌላ ሴት ደግሞ ከፊት ተቀምጣለች።

የአፍሪ ኸርባል የተባለ የፀጉር ዘይት ማስታወቂያ ነው። ማስታወቂያው መሃል ላይ ትንሽ ልጅ የዘይቱን ጠርሙስ ይዞ ተቀምጧል። ዋናው መልዕክት በአማርኛ "ጸጉር ለበስ፣ የሚያምር የፀጉር አክሊል ይኑርሽ!" የሚል ሲሆን፣ ወደ ተፈጥሮ የመመለስን ሀሳብ ያንፀባርቃል።

ሰዎች የቡና ሥነ ሥርዓት ሲያካሂዱ ይታያሉ። አንዲት ሴት በጀበና ቡና ታፈሳለች፤ በዙሪያዋ ያሉ ሰዎች ተቀምጠዋል። በጠረጴዛው ላይ የተለያዩ የቡና መገልገያ ዕቃዎች አሉ። ከበስተጀርባ የመደብር መስኮት እና የውጭ ልብሶች አሉ።

ቀጫጭን እና ረዣዥም ቅጠሎች ያላቸው ብዙ ጥቅጥቅ ያሉ አረንጓዴ ሣሮች አሉ። እነዚህ ሣሮች በከፊል አረንጓዴ በሆነ እና ቡናማ አፈር ላይ ተተክለው ያድጋሉ። በስተጀርባ ጥቁር ነገር ከላይ በግራ በኩል ተቀምጧል።

የጥንታዊ መኪኖችና ሰረገላዎች ሙዚየም ናቸው ። ዘመናዊ የውስጥ ዲዛይን ያለው ሲሆን፣ ከላይ ልዩ በሆነ መንገድ የተሰራ ጣሪያና ሻንደልየር ነው ። ዋናው ደረጃ ወደ ላይኛው ወለል ሲወስድ፣ ከታች በሁለቱም በኩል የቆዩ ትራንስፖርት ቆመዋል።

ረጃጅም ነጭ ድንኳን ውስጥ የህክምና ባለሙያዎች ክትባት እየሰጡ ነው። ወንበሮች ላይ ብዙ ሰዎች በተሰለፈ ቅደም ተከተል ወረፋ ይጠብቃሉ። አብዛኛው ህዝብ ባህላዊ አልባሳት ለብሷል። ቦታው ክትባቱን ለተሰበሰበው ሕዝብ በተደራጀ መንገድ ያቀርባል።

ሰማያዊ ዳራ ላይ የፔፕሲ አርማ እና ሶስት የለሰለሰ መጠጥ ብልቃጦች ይታያሉ። በአማርኛ "እንዳሸነፍክና ሽልማትህ" የሚሉ ቃላት በጎን ተጽፈዋል። ከታች ረጅም የመኪናዎች ረድፍ በሽልማትነት ቀርበዋል።

ሶስት ወንዶች ከሰማያዊ የጡብ ማምረቻ ማሽን አጠገብ ቆመዋል። አንደኛው በጥቁር ጃምፐርና ሌላኛው ደግሞ ሰማያዊ ጃኬት ለብሷል። ከማሽኑ አጠገብ ጥሬ ጡቦች የተደረደሩበት ጋሪና ከበስተጀርባ ብዙ ጡቦች ተከምረዋል።

አራት ወንዶች በሸምበቆ በተሠሩ ታንኳዎች ሐይቅ ላይ በጀልባ እየቀዘፉ ነው። ሁሉም ጀርባቸውን ሰጥተው ከነሱ ፊት ለፊት በሚገኙ ታንኳዎች ላይ በጀልባ ይቀዝፋሉ። በጀርባው ትላልቅ መርከቦች፣ ሰማያዊ ታንኳዎች እና የዛፎች ደን ይገኛሉ።

ቢጫው ፀሐይ ሰፊ ሰማያዊና ብርቱካናማ ሰማይ ስር ከጠቆረ ዛፎች በስተጀርባ እየጠለቀች ስትታይ፣ ከፊት በኩል የደረቁ የቁጥቋጦ ዝርያዎች መሬት ላይ ይታያሉ።

ጥቁር ዳራ ላይ ቢጫ ቀለም ባለው የአማርኛ ፊደላት "ዝጎራ" የሚል ቃል ተጽፏል። ከፊደሉ በታች ጥቅጥቅ ያለው አረንጓዴ ጫካ እና ደማቅ ቢጫ ቀስተ ደመና የሚያምር እይታን አጎናጥጽፎታል።

ቢጫ ቀለም ያላቸው ብዙ ድንች በሽመና ቅርጫቶች ውስጥ ተሞልተው ለሽያጭ ቀርበዋል። ቅርጫቶቹ ከእንጨት በተሠራ ጠረጴዛ ላይ ተቀምጠዋል፣ እና $5.00 የሚል የዋጋ ምልክት ከላይ ቀኝ ጥግ ላይ ይታያል።

ይህ ምስል በመንገድ ዳር የቆሙ ሶስት የትራፊክ ፖሊስ አባላትን ያሳያል። አንደኛው ፖሊስ የመኪናን ፍጥነት መለኪያ መሳሪያ በመጠቀም ላይ ሲሆን፥ ሁለቱ በጎን ቆመዋል። ሁሉም ዩኒፎርም ለብሰዋል።

ነጭ ዲጂታል የደም ግፊት መለኪያ በአንድ ማዕዘን የተቀመጠ ሲሆን፣ ስክሪኑ ላይ 118 በ 78 እና 70 የልብ ምት ያሳያል። ከጀርባው ጥቁር የእጅ ማሰሪያው አለ።

ብርቱካናማ እና ግራጫማ ተንቀሳቃሽ እንጨት መቁረጫ መጋዝ ትልቅ ግንድ ይከፋፍላል። ማሽኑ እንጨት እየቆረጠ አቧራ ሲያስወጣ፣ አንድ ሰራተኛ በጫካ ዳርቻው አካባቢ ሆኖ ሂደቱን ይከታተላል። የተንቀሳቃሹም ማሽን ሉምበርፕሮ ይባላል።

በርካታ የሰውነት ሎሽን እና የቆዳ እንክብካቤ ምርቶች በሱፐርማርኬት መደርደሪያ ላይ ተቀምጠዋል። በተለይም የፍሎስኪን (Floskin)፣ ዴይ ዴይ ዉመን (Dayday Women) እና አቮቪታ (Avovita) የምርት ስም ያላቸው ነጭ፣ ሰማያዊ እና አረንጓዴ የሆኑ ምርቶች በዋጋ ታግ ተለጥፎባቸዋል።

በጣም ያምሩ የጎጆ ቤቶች ሆኑ ለመኖርያ አገልግሎት የሚውሉ ጥቅስና ውብ ከሆነ ጀናማ አካባቢ የሰፈሩ መኖሪያ ቤቶች ናቸው። የሚዘጋጁትም ከሳርና ከቀርቀሃ ነው።

በረጅምና ሰፋፊ ቅጠሎች የተሞላው ዛፍ መሃል ላይ ይቆማል። በዙሪያው በዝቅተኛ ደን የተከበበ ሲሆን፣ ከላይ ሰማዩ ነጭና ሰማያዊ እና ደመናማ ነው።

በጣም የሚያምር ተፈጥሮ ያለው ቦታ ነው ። አርንጋዳማ ሳር እና ዕፅዋት ፤ ከሳር የተሰሩ ጎጆ ቤቶች ጉም ወይም ደመና የያዘ አካባቢ ነው ። ከዳመና በኋላ ሌላ ብዙ ዕፅዋት አለ ።

ጥቁር ቡኒ ጠርሙሶች የያዘ የንጉስ ቢራ ካርቶን በጨለማ ጀርባ ላይ ቆሟል። አንድ ወጣት ከሳጥኑ ፊት ለፊት አንዱን ጠርሙስ ወደ አፉ አቅርቦ እይጠጣ ነው።

በጀልባዋ ላይ ብዙ ሰዎች አሉ። በርካታዎቹ ብርቱካንማ ቀለም ያለው የመዋኛ ልብስ ለብሰዋል። አንዳንድ ሰዎች በጀልባዋ ዳርቻ እና ውሃው ውስጥም ናቸው። ጀልባዋ ጥልቀት ባለው ሰማያዊ ባህር ላይ ትጓዛለች።

ቢጫ ባጃጅ በመንገድ መሃል ላይ ረዣዥም ቢጫ የሆኑ ነገሮችን ጭኖ ወደ ፊት ሲጓዝ ይታያል። ከበስተጀርባ የተሽከርካሪ እና የሰው ትራፊክ እንዲሁም የገበያ መሰል ህንጻዎችና ከፍ ያለ ህንፃ ይገኛል። አንዲት ነጭ ሻሽ የለበሰች ሴት ወደፊት እየተራመደች ትታያለች።

በትልቁ አዳራሽ ውስጥ ረዥም ነጭ ጠረጴዛዎች እና ብረት ክፈፍ ያላቸው ወንበሮች በተደራጀ መልኩ በረጅም ረድፎች ተደርድረዋል። የአዳራሹ ጣሪያ ቀይ የብረት ጨረሮች ያሉት ሲሆን ግድግዳው ቢጫ ቀለም አለው።

ከድንገይ የተሰሩ ቅርሳቅርሶች አሉ። ብዙ ድንጋዮች የቆሙ እና የተቀመጡ አሉ። ሳሮች እና ከበስተጀርባደን አሉ። ይህ ቦታ በጣም ያምራል ደስ ይላል። ከተቀመጡት ድንጋዮች ውስጥ አንዷ የእንስሳት ቅርፅ አላት።

በትላልቅ መደርደሪያዎች ላይ የተደረደሩ ብዙ የሻይ ፓኬጆች አሉ። ከእነዚህም መካከል በቡናማ እና ሰማያዊ ቀለም የታሸጉ "ኦርጎ" የሚል ስም ያላቸው ሻይ አሉ።

መቀስ ፣ ሰማያዊ ፣ ቡኒ ፣ ቢጫ ከለሮች ፣ እስኪብርቶ ፤ ቀይ ማስመሪያ በካሬ የተከፋፈል ቅርፅ ባለው እቃ ውጥ ተቀምጠዋል።

የአንድ ተክል ዘር ከጨለማ አፈር ውስጥ የሚበቅልበትን አምስት ደረጃዎች ያሳያል። እያንዳንዱ ቡቃያ ከግራ ወደ ቀኝ ሲያድግ፣ የቅጠሎቹ መጠን እና የዛፉ ቁመት ይጨምራል። ደማቅ አረንጓዴ የደበዘዘ ዳራ ከታች ያለውን ጥቁር አፈር ውስጥ።

በክልላዊ ባንዲራዎች ፊት፣ ዳኞችና ባለሥልጣናት መደበኛ ልብሳቸውን ለብሰው ቃለ መሃላ ይፈጽማሉ። እጃቸውን ወደ ላይ ዘርግተው፣ ለሕዝብ ፍትህና ለታማኝ አገልግሎት ቃል እየገቡ ነው። ሥርዓቱ የአዲስ አመራር ምስረታንና ተጠያቂነትን ነው።

የቁልቋል ተክል የሚመስል እሾሃማ ተክል ይታያል:: ተክሉ ጥቁር ወይንጠጅ ቀለም ያላቸው ክብ ፍሬዎች አሉት:: አረንጓዴ በሆነው ተክል ዙሪያ የሣርና የአፈር ዳራ አለ::

አንድ ቤተሰብ (እናት፣ አባት እና ሁለት ልጆች) የኢትዮጵያ ባህላዊ ልብሶችን ለብሰው ነው። ሁሉም ነጭ ልብስ በአረንጓዴ እና ቢጫ የተጠለፈ ጌጥ አለው። ቤተሰቡ ፈገግታ ያለው ሲሆን፣ እናትየዋ ደግሞ ሕፃን ልጅ አቅፋለች።

ትልቅ የካባና የአበባ ጎመን ተክል በስፋት በተዘረጋ እርሻ ላይ በእኩል ተራሮች ተደርድሯል። ከበስተጀርባ ኮረብታዎች ያሉ ሲሆን ሁለት ዛፎች ከላይኛው መሀል በኩል ቆመዋል። ሰማዩ በደብዘዝ ያለ የፀሐይ ብርሃን ተሞልቷል።

ሁለት ወጣት ልጆችን ሲያነቡ ያሳያል። አንዱ ሻማ ለብሷል፣ ሁለቱም የሃይማኖት መጻሕፍት በእጃቸው ይዘዋል። ከጀርባዎቻቸው ላይ የኢትዮጵያ ኦርቶዶክስ ስዕሎች ተሰቅለዋል። ልጆቹ በምን ዓይነት ጥልቀት እያጠኑ ነው?

በጎንደር ከተማ የሚገኘው የፋሲል ግንብ ነው። ያረጀ እና የፈራረሰ ሆኖ ይታያል። ከፊት ለፊቱ የደረቁና የተቆራረጡ ሳሮች፣ አረንጓዴ ተክሎች፣ ወጣገባ ቦታ እና ቋጥኞች ይታያሉ።

በወርቃማ ቢጫ ዳራ ላይ የኢትዮጵያ ንግድ ባንክ አርማ እና ስም ይታያል። አርማው ስድስት ነጭ አልማዝ ቅርጽ ያለው ኮከብ ሲሆን፣ ከሱ በታች አቢሲኒያ ባንክ የሚል የአማርኛ ጽሑፍ በጥቁር ቀለም ተጽፏል።

በስልካችን ወይም ኮምፒውተራችን ውስጥ ያለን ነገር በወረቀት ለማውጣት ወይም ደግሞ በወረቀት ያለንን ነገር ለማባዛት ስንፈልግ የምንጠቀምበት መሳሪያ ፕሪንተር ማሽን ይባላል። ይህንን መሳሪያ በተለያዩ ቦታዎች በተለያየ መጠን ልናገኘው እንችላለን።

ፀጉሯ ረጅም የሆነ በአንግቷ የአንገት ጌጥ ያደረገች ሰማያዊ ቀለም የለበሰች የምታምር ሴት ናት። ይቺ ሴት አይኗን የተኳለች እንዲሁም ደግሞ ከንፈሯ ሊፕስቲክ የተቀባችና በጣም የሚያምር ፈገግታ አላት። ጥርሶቿ በረዶ ይምስላሉ።

በጌጣጌጥ መሸጫ ሱቅ ውስጥ የሚገኙ የወርቅ አምባሮች ናቸው። አምባሮቹ በደማቅ ቢጫ ወርቅ የተሠሩ ሲሆኑ፣ በጥልፍ እና በልዩ ልዩ ዲዛይን ያጌጡ ናቸው። እያንዳንዱ ስብስብ ነጭ በሆነ መደገፊያ ላይ ተቀምጦ ለሽያጭ ቀርቧል። እነዚህ ውድ እና ባህላዊ ጌጣጌጦች ናቸው።

በርካታ ሰዎች፣ በአብዛኛው ካህናትና ዲያቆናት የሚመስሉ፣ በነጭ እና በደማቅ ቀለም በተሞሉ ሥነ-ሥርዓታዊ ልብሶች እንደ ቃና እና ሌሎች የካህናት ልብሶች በውሃው ዳርቻ ተሰልፈው ቆመዋል።

ጥቁርና ነጭ ፎቶግራፍ ላይ፣ አንድ አዛውንት ጥቅጥቅ ያለና ረጅም ነጭ ፂም እና ፀጉር አላቸው። ሰውየው ጥቁር ካፖርት ለብሰው፣ አይናቸውን ወደ ግራ ጎን አዙረው በቁምነገር ይመለከታሉ። የትከሻቸው ክፍልና ልብሳቸው ጨልሞ፣ ፊታቸው ደግሞ በብርሃን ተመቷል።

አንድ ነጭ ሻሽ የጠቀለለ ሰው ከቤት ውጭ ባለው ስብሰባ ላይ ማይክሮፎን ይዞ ይናገራል። ብዙ ሰዎች ተቀምጠው ይታያሉ፤ የዜና ሰሌዳው ደግሞ “አርእስተ ዜና” የሚል ጽሑፍ አለው።

ብዙ ሰዎች ነጭ ልብስ ለብሰው ጣፍ ይዘው ጨለማ ውስጥ ተሰብስበው እየዘምሩ፤ ከፊት ያሉት ሰዎች ደስተኛ ሆነው ሲያዩ ከመካከላቸው አንዱ የኢትዮጵያ ቀለማት ያለው ቲሸርት አጥልቋል።

የተዘጋ የአንድ ሴት ዓይን ነው። ጥቁር አይላይነር እና ረጅም ጥቁር ግርፋት ውበት ጨምሮለታል። የዓይን ቅንድቡ በጥሩ ሁኔታ የተስተካከለ ነው። ይህ ለመዋቢያ ምርቶች ወይም ለውበት ሳሎን ማስታወቂያ ሊሆን የሚችል የፋሽንና የውበት ምስል ነው።

በአንድ አገልግሎት መስጫ ተቋም ውስጥ በርካታ ሴቶች ተሰልፈው አገልግሎት እየተጠቀሙ ያሳያል። ሴቶቹ አብዛኀኞቹ ሙሉ ጥቁር ልብስ የለበሱ እና ነጭ ኩታ ያደረገች አንዲት ሴት ወደኋላ ዙራ ታወራለች።

ከ ጣውላ የሚዘጋጅ ለልብስ መደርደርያነት የሚያገለግል ቁምሳጥን ሲሆን በብዛት አልጋ ቤት ላይ ይቀመጣል የቤተሰብ አባላትን ልብስ በአንድ ላይ ሸከፍ አድርጎ ስለሚይዝ ተመራጭ ነው። ይህ የቤት እቃ በጋራጅ ባለሙያዎች ይዘጋጃል።

የኢትዮጵያ ልዑካን ቡድን አባላት በፓሪስ 2024 ኦሊምፒክ ተሳትፎ ወቅት በፈረንሳይ ኤምባሲ በተዘጋጀ የእንኳን ደህና መጣችሁ አቀባበል ላይ ይታያሉ። አትሌቶቹና ተጓዳኝ ባለሥልጣናት የአገራቸውን ሰንደቅ ዓላማ በአክብሮት በመያዝ ለቡድኑ የተደረገውን ድጋፍ ነው።

ሰዎች ያሉበት ቀለል ያለ ሰማያዊ ቀለም ያለው ጀልባ በሰፊ ውሃ ላይ ይንሳፈፋል። የጀልባው የላይኛው ክፍል በነጭ ጨርቅ ጥላ ተሸፍኗል። ከበስተጀርባ ጥቅጥቅ ያለ አረንጓዴ ዛፍ የተሸፈነ ዳርቻ እንዲሁም በቀኝ በኩል ቅርንጫፍ ያለው ዛፍ አለ።

በጭነት መኪና ጀርባ ላይ ተጭነው የሚጓዙ ሰዎች ናቸው። ተሳፋሪዎቹ የተለያዩ ባህላዊ ልብሶችን ለብሰዋል ። ከመኪናው ውጭም የተጠቀለለ ምንጣፍ የያዘች ሴት አለች ። ይህም የገጠር አካባቢን የትራንስፖርት ችግር ወይም ፍልሰትን ያመለክታል።

በጨለማ ቡኒ ዳራ ላይ አንድ ባለ ብዙ ቅርንጫፎች ያሉት የልብስ መስቀያ አለ። በመስቀያው ላይ በርካታ ባርኔጣዎች ተሰቅለዋል። ከታች በኩል ጥቁር ቀለም ያለው ባርኔጣ ተሰቅሏል። ከላይ ደግሞ "አንፈርስም አንታደስም" የሚል ጽሑፍ በቀይ ተጽፏል።

በትልቁ የቢሮ ጠረጴዛ ላይ ነጭ የRISO CZ 100 ዱፕሊኬተር ማሽን ጎልቶ ይታያል። ማሽኑ ጥቁር መቆጣጠሪያ ፓነልና አዝራሮች አሉት። ከበስተጀርባ የተደረደሩ ወረቀቶች፣ ሳጥኖች እና ግልጽ የሆኑ መስታወቶች ይገኛሉ።

ጥጥቅ ባለ ድቅድቅ ጨለማ ውስጥ የምታምር ሰንሲት ወጥታለች ። ሰንሲቷም መሀል ላይ ደመቅ ያለ ቢጫ ቀለም ይዛለች። ዙሬዋን ደግም ፈዘዝ ያለ ቢጫ እና ከታች በኩል ደማቅ ቀይ ነው ።በጨለማው ውስጥም ረጃጅም ዛፎች ይታያሉ።

ዶክተር ደብረ ፂወን በሰሜኑ የሀገራችን ክፍል በትግራይ ክልል የሚኖሩ ህወሓት ተብሎ የሚጠራው የፓለቲካ ቡድን መሪ የነበሩ ናቸው። ይህም መሪ በአሁኑ ሰአት አሸባሪ በመባል በመንግሥት እየተፈለገ ይገኛል።

በዘመናዊ ግንባታ የተዘጋጀ የጉባኤ ክፍል ነው። ታላቅ የእንጨት ጠረጴዛ፣ የቢሮ መቀመጫዎች፣ ኮምፒዩተሮችና አትክልቶች ተደራጅተው አስደናቂ የቢዝነስ መድረክ ፈጥረዋል። በመስኮቶቹም ትልቅ ከተማ ይታያል።

ባለ ትልቅ ቀንዶች ያለው ወርቃማ-ቡናማ የዋልያ ፍየል በድንጋይ ጫፍ ላይ ቆሟል። ግርማ ሞገስ ያለው ቀንዶቹ ወደ ኋላ ተጠምጥመው ይታያሉ። ፍየሉ በግራ በኩል ዝቅ ብሎ እየተመለከተ ሲሆን፣ ከበስተጀርባ ሰማያዊና ጭጋጋማ ተራሮች አሉ።

ይህ ምስል አንድ ኢትዮጵያዊ አትሌት ማሪቶን ወይም የመንገድ ሩጫ ውድድር ላይ ሲወዳደር ያሳያል። አትሌቱ በፈጣን ፍጥነት እየሮጠ የአገር ወኪሉን ልብስ ለብሷል።

አንዲት ሴት ዝቅተኛ በርጩማ ላይ ተቀምጣ ቡና በከሰል ላይ ትቆላለች። ትናንሽ ነጭ ሲኒዎች፣ የቡና ጀበና እና አረንጓዴ ቄጤማ መሬት ላይ አለ። ሰዎች በአቅራቢያው ተቀምጠው ሥነ ሥርዓቱን ይመለከታሉ።

አምስት ወንዶች ባህላዊ የኢትዮጵያ ልብስ ለብሰው ወደ ፊት ሲራመዱ ነው። ሁሉም ነጭ ልብስ ለብሰው በላዩ ላይ ደማቅ ቀለም ያላቸው የባህል ሻሾች ተጠቅመዋል። የመጀመሪያው ሰው ቀይ እና ነጭ ሻሽና ሸማ አለው።

ትልቅ የኮንክሪት ድልድይ በሰፊ ወንዝ ላይ ተዘርግቷል። ድልድዩ ከቡናማ ድንጋይ በተሠሩ በርካታ ምሰሶዎች ላይ ቆሟል። በወንዙ ግራ ዳርቻ ላይ ቁጥቋጦዎችና ዛፎች አሉ።

በመደብር መደርደሪያዎች ላይ የተለያዩ ከረሜላዎች ተደርድረዋል። በቀድሚው ረድፍ ብርቱካናማ እና አረንጓዴ ከረጢቶች ውስጥ ሜንቶስ (Mentos) ከረሜላዎች ጎልተው ይታያሉ። ከኋላ በኩል ደግሞ ቢጫ ከረጢቶች የፒክ (Pick) ከረሜላዎችን የያዙ ጥቅሎች ተቀምጠዋል፤ አንዳንድ ዋጋዎችም ተቀምጠዋል።

የሚሸጡ የኦሮሚያ ህብረት ዘይት ባንክ አክሲዮኖች የሚል ማስታወቂያ ነዉ። መጠኑ ተዘርዝሯል ፤ የመሸጫ ዋጋውም ተዘርዝሯል። ጽሁፉ የብሩ መጠንና መሸጫ ዋጋው የተጻፈው በጥቁር ቀለም ነው ። ከታች ስልክ ቁጥር አለው ።

አስደሳች የከተማ እርሻ ቦታ በቅደም ተከተል በተደረደሩ ረዣዥም የአትክልት ረድፎች ተሸፍኗል። ከፊት ለፊት ዝቅተኛ የአፈር መሬት ሲታይ፣ አረንጓዴ ቅጠላማ ተክሎች ትኩስነትን ይሰጣሉ። ከበስተጀርባ ጥቅጥቅ ያሉ ዛፎችና አንዳንድ ዘመናዊ የከተማ ህንፃዎች ተገንብተዋል።

ወደ ፊት እየሮጠ ያለ አንድ ልጅ የኢትዮጵያ ባንዲራ ቀለሞች ያሉት ማሊያና ቀይ ቁምጣ ለብሷል። ከፊቱ በርካታ አዲስ የሚመስሉ የእንጨትና ብረት የትምህርት ቤት ወንበሮች በሳር ሜዳ ላይ ተበትነዋል።

አራት ልጆች በወንዝ ወይም በውሃ አካል ዳርቻ ላይ ቆመው በቅርበት አሉ። ሁሉም ፈገግታ ያላቸው ሲሆን የፊት ገፅታቸው ደስተኛ መሆኑን ያሳያል። ፀጉራቸው ጠምዛዛ እና ጥቁር ነው፡፡

ግራጫማ ዳራ ላይ አንድ ትልቅ ሰማያዊ ቀለም ያለው የላባ ቅርጽ ይታያል። ላባው በወርቃማ ቡኒ ቀለም ባለው አራት ማዕዘን ፍሬም ውስጥ ተቀምጧል። ከላባው ስር ባለው ነጭ ጌጥ ላይ "ጽሑፍ" የሚል የአማርኛ ቃል በሰማያዊ ፊደል ተጽፏል።

ከፍ ባለ መንገድ ዳርቻ የቆመ ግድግዳ ሥር ሰዎች ተቀምጠዋል፤ አንዳንድ ዕቃዎች እና ቢጫ ጀሪካኖች መሬት ላይ ተቀምጠዋል። በተቃራኒው የመኪና መንገድ ላይ ተሽከርካሪዎች ሲነዱ ይታያሉ።

ቢጫ አንጸባራቂ ጃኬት እና የተሸፈነ ሸሚዝ የለበሰ አንድ ሰው ከመንገድ ላይ ቆሞ ለነጭ መኪና ሾፌር ብሮሹር እየሰጠ ነው። የመኪናው ሾፌር መስኮቱን ከፍቶ በጨለመ ልብስ ተቀምጧል። ከበስተጀርባ የ"ethio telecom" ምልክት እና የመኖሪያ ሕንፃዎችአሉ።

አንድ ትልቅ ሰፌ ሃይቅ ፤ የሃይቁ ዳርቻም የሚያምር መዝናኛ እና ሪዞርት ነው። እንድሁም ከሱ በስተጀርባ ተራሮች እና ደረቃማ ቦታወች ናቸው። ዳርቻውም በትልልቅ ዛፎች የተከበበ ነው። ሪዞርቱም አረንጓደ እና በሚያምር ድዛይን የተሰራ ነው።

ሴቶች በሐዘንና በጭንቀት ፊታቸውንና እጃቸውን ወደ ላይ አድርገው በግልጽ ሜዳ ላይ ቆመዋል። አጠገባቸው የደህንነት ጃኬትና ቀይ ኮፍያ የለበሱ ወንዶች አሉ፤ ከኋላቸው የአፈር ክምር ይታያል።

ሙሉ ሰውነት የሚታይበት የሰጎን ሐውልት በጫካ መሃል ቆሟል። ሀውልቱ ጥቁር ቡኒ እና ነጭ መደበኛ ያልሆነ ቅጦች አሉት። ሐውልቱ በሲሚንቶ መድረክ ላይ ተቀምጧል። ከበስተጀርባው ጥቅጥቅ ያሉ አረንጓዴ ቅጠሎችና ቁጥቋጦዎች አሉ።

ህንፃና ህንፃዉን ለመስራት ከንጨት የተሠራ መወጣጫ ሲሆን ተጠግታ የቆመች ባጃጅና አረንጎዴ ጥላ የለበሠ እንዲሁም በህንፃው አጠገብ የሚያልፉ ሠዎች ሲሆኑ በ ደበዘዘ ነጭ ቀለም የተሠራ ህንፃ ነዉ

በአንድ የገጠር መንገድ ላይ በርካታ ግመሎች ተሳስረው እየተጎተቱ ሲሄዱ፣ ከግመሎቹ ጀርባ ትልቅ ተራራ ይታያል፣ በተራራው ላይ ተክሎች፣ ችግኞችና አረንጓዴ ዛፎች አሉ የሚሄዱበት መንገድ ነጭ አቧራ ነው።

ባለ ነጠብጣብ ጸጉር ያለው ሽኮኮ የመሰለ እንስሳ በዐለት ወይም በእሳተ ገሞራ አለቶች ላይ ተቀምጦ ወደ ፊት ይመለከታል። እንስሳው ረዥም እና ነጭ ጫፍ ያለው ጭራ አለው። የዐለቶቹ ቀለም ቡናማና ግራጫ ነው።

"አዲስ አድማስ" የተባለው ጋዜጣ የፊት ገጽ ሲሆን በዋናው ምስል በርካታ ሰዎች ጭምብል አድርገው በፓርላማ ስብሰባ ላይ እጃቸውን ወደ ላይ አውጥተዋል። ዋናው ርዕስ ከስብሰባው ጋር የተያያዘ ጽሑፍ አለው። የታችኛው ክፍል ሌላ ፎቶና ማስታወቂያዎችን ያሳያል።

አክሱሚት የሚባል ወይን የያዘ ጠርሙስ ከደማቅ ቀይ የስጦታ መስጫ ዘንቢል ጋር አብሮ ተቀምጧል። ከጀርባ ምንም ዓይነት ነገር የለም ነጭ ቀለም ብቻ

አንድ ሰፊ የፍራፍሬ መሸጫ ድንኳን በተለያዩ ምርቶች ተሞልቷል። ከፊት ለፊት የአናናስ ክምር እና ብዙ ቢጫ ሐብሐቦች ተደርድረዋል። ብርቱካን እና አረንጓዴ ሐብሐቦች ከጎናቸው ተከማችተዋል። በድንኳኑ ጣሪያ ስር ሙዝ እና ሌሎች ፍራፍሬዎች ተሰቅለዋል።

በውብ ዲዛይን የተሰራ የጣት ቀለበት ሲሆን ይህ ቀለበጥ የ ንጉሰ ነገስት ዘውድ እሚሚመስል ምልክት ከላዩ ላይ ያለበት የእጅ ቀለበት ነው ። ውበቱንም ለመጨመር የተለያዩ ጌጦች በዙርያው ይገኛሉ።

ቡናማና ነጭ ቀለም ያለው ዘመናዊ ባለ ብዙ ፎቅ ሕንፃ ይታያል። ሕንጻው የታጠፈ የመስታወት መስኮቶች እና በጎን በኩል በክብ ቀዳዳዎች ያሉት የጌጥ ዓምዶች አሉት። በአናቱ ላይ የኢትዮጵያ ባንዲራ ይታያል፤ የሆቴል ስም በአማርኛ ከፍ ብሎ ተጽፏል።

ጥይት የተነሳው የአንዲት ሴት የቅርብ ፎቶግራፍ ቀርቧል። ሴትየዋ ፈገግታ ያላት ሲሆን፣ በጭንቅላቷ ላይ ነጭ የጥጥ ሻሽ ተጠምጥማለች፤ ከጆሮዋ አጠገብ ትናንሽ ነጭ አበባዎች ተክለዋል።

ረጃጅምና ቀይና ነጭ ቀለም ያላቸው የቴሌኮምኒኬሽን ማማዎች ወደ ሰማይ ይዘረጋሉ። እነዚህ መዋቅሮች ለስልክና ለኢንተርኔት አገልግሎት የሚውሉ በርካታ የሳተላይት ምግቦችን ይይዛሉ። በዙሪያቸው ፈዛዛ ሰማያዊ ሰማይ እና የተበተኑ ደመናዎች አሉ። የመገናኛ አውታሮችን ለማጠናከር ወሳኝ መሣሪያዎች ናቸው።

ሁለት ልጆች ጠረጴዛ ላይ በተቀመጠ ምግብ ፊት ይታያሉ። ትልቋ ልጅ ትንሿን ልጅ አጉርሳለች። ሁለቱም ባህላዊ ነጭ ልብስ ለብሰዋል፤ ከበስተጀርባም የባህል ምግብ ቤትን የሚመስል ቦታ አለ።

ያኔ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የጦር ዩኒፎርም ለብሰዋል። በደረታቸው በርካታ ሜዳሊያዎች እንዲሁም የተለያዩ የክብር መዘለጫና ማሳያ ምልክቶች አድርገው ቆመዋል።

አረንጓዴ የሽምብራ ተክል ጥቅል በቅርብ ርቀት ላይ በእጅ ተይዟል። ተክሉ ብዙ ጥቁር አረንጓዴ ቅጠሎች እና ጥቂት ቡናማ እንቡጦች ያሉት ሲሆን፣ ከጀርባ ጥቁር እና የሰዎች እግሮች አሉ።

ጥቁር ቆዳ ያላቸው፣ ለሴቶች የተሰሩ ሎፈር ጫማዎች ናቸው። ጫማዎቹ ለስላሳ ሲሆኑ፣ ለዕለታዊ ልባስ ምቹና ቄንጠኛ ናቸው። ዝቅተኛ ተረከዝ ያላቸው ሲሆን፣ ከአጠገባቸው የተቀመጠው አነስተኛ ተክል ውበት ይጨምራል። ይህ የዘመናዊ ፋሽንና ተግባራዊነት መገለጫ ነው።

ደማቅ ሰማያዊ ሰማይና ንጹሕ ውሃ ባለበት ሐይቅ ላይ ብዙ ፔሊካኖች ይታያሉ። ፔሊካኖቹ በውሃው ላይ በአንድ መስመር ተንሳፍፈዋል፣ ከመካከላቸው አንዱ ደግሞ በድንጋይ ላይ ቆሟል። በስተጀርባ ዛፎች እና ጀልባዎች አሉ።

የትራፊክ መብራት ያሳያል። የትራፊክ መብራት መንገድ ላይ የትራንስፖርት እንቅስቃሴን ለመቆጣጠር ይጠቅማል። ሦስት ዋና ቀለሞች አሉት። ቀይ ማለት መቆም አለብህ። ቢጫ/ብርቱካናማ ማለት ተዘጋጅ፣ መብራቱ ሊቀየር ነው። አረንጓዴ ማለት መሄድ/መንቀሳቀስ ትችላለህ ማለት ነው።

በጣም ደስ የሚል ለም አፈር ዘመናዊ የሆነ ግብርናን በመጠቀም በትራክተር እየታረሰ ይገኛል ይህም የመሬቱን ምርታማነት ከመጨመርና ጊዜን ከመቆጠብ አንጻር አሪፍ ነው። እነዚህ ትራክተሮችን በብድር ወይም ደግሞ በግብርና ተቋማት እረጅነት ሊገኙ ይችላሉ ።

ን°7 የሚል ምልክት ያላቸው ስድስት የተለያዩ ቀለማት ያሏቸው የከንፈር ቅባቶች ከብርቱካናማ ጀምሮ እስከ ጥቁር ቀይ ባለው ቅደም ተከተል ተሰልፈው የቆሙ ሲሆን፤ ሁሉም ብራማ ቀልም ያለው ግጣም አላችው።

የነዳጅ እጥረት ወይም የመጓጓዣ ችግር የሚገልጹ የተለያዩ ሁኔታዎች ናቸው። ሞተር ብስክሌቶች ፣ ባጃጆች ፣ ታክሲዎች እና የግል መኪናዎች በረጅም ወረፋ ቆመዋል ። በተጨማሪም “ናፍጣ የለም” እና “ቤንዚን የለም” የሚሉ ምልክቶች ተለጥፈዋል።

አንድ የኤሌክትሮኒክ እቃ ማስቀመጫ ውስጥ የተለያዩ ቁጥር ያላቸው መፍቻወች ተቀምጠዋል ። ቦክሱም ጠረምጴዛ ላይ ነው ። ከጎኑም የተለያዩ የኤሌክትሪክ ማሽኖች ተቀምጠዋል ።

ጥቁር፣ ፈሳሽ መጠጥ ነው። መጠጡ በሁለት የመስታወት ዕቃዎች አንደኛው ሰፋ ያለ እጀታ ያለው ማሰሮ ሲሆን ሌላኛው ደግሞ ረጅም እግር ያለው ብርጭቆ ነው። ሁለቱም እቃዎች ገለልተኛ ቀለም ባለው በሽመና በተሰራ ምንጣፍ ላይ ተቀምጠዋል።

በትልቅ የውሃ አካል ላይ አንድ ነጭና አረንጓዴ ቀለም ያለው የመርከብ ጀልባ በርካታ ሰዎችን ጭኖ እየተጓዘ ነው። በጀልባው ጣሪያ ላይ ሰዎች ተቀምጠዋል፤ ጀልባውም በኢትዮጵያ ባንዲራ ቀለም ያጌጠ ነው።

ውበት ያላት ሴት ነጭ ባህላዊ ቀሚስ ለብሳለች። ከፊት በጥሩ የተሰራ ሹሩባና ከኋላ ትልቅ ጥቅል ያለው ፀጉር አላት። በብርና በወርቅ ቀለም የተሠሩ ብዙ የአንገት ጌጦች አድርጋለች።

የቦርሳ መሸጫ ሱቅ ነው። ይህ ሱቅ የተለያዩ ቦርሳዎች አሉት። ቦርሳዎቹ ከጣውላ በተዘጋጀ ግድግዳ ላይ የተሰቀሉ ሲሆን ከበርሳዎቹ አጠገብ አንድ ቆንጅየ ሴት አለች። ይች ሴት ሱሪ በኮት የለቀሰች ሲሆን ከውስጥ ቀይ ሹራብ ለብሳለች። በሚያምር ፈገግታ ፀጉራ ላይ መነፀሯን አድርገዋለች።

ጥቁር ሩጫ ትራክ ላይ፣ በብርቱካንና ሰማያዊ ልብስ የለበሱ ብዙ ወንዶች አትሌቶች በመካከላቸው ለቆመው አሰልጣኝ ትኩረት ሰጥተዋል። ቡድኑ ከቤት ውጭ ባለው ስታዲየም ውስጥ ስልጠና ሲያከናውን፣ ከበስተጀርባ ኮረብታዎች ይታያሉ።

እያንዳንዱ ጠርሙስ ቢጫ፣ ብርቱካንማ እና ቀይ ቀለም ያለው መለያ አለው። በአንገትጌው መለያ ላይ በአማርኛ "ሶፊ ማልት" የሚል ስም ተጽፏል። ጥቁር ዳራ ላይ የቆሙ ስድስት የሶፊ ማልት ጠርሙሶች ናቸው።

የኢትዮጵያ ባህላዊ መጠጥ የሆነውን ቡና በጥልቅ ገንዳ እና ጀበና ላይ እምታፈላ አንዲት ቆንጆ ኢትዮጵያዊት ወጣት አለች ። እንዲሁም ደግሞ የተለያዩ የኢትዮጵያ ባህላዊ ምግቦች ቀርበዋል።

ሰማያዊና ብርቱካንማ ቀለም ያለው ትልቅ የባቡር ሀዲድ መዘርጊያ ማሽን፣ አዲስ በተዘረጋው የኮንክሪት ስሊፐር መስመር ላይ ይንቀሳቀሳል። ማሽኑ ከኋላው በባቡር ላይ የተደረደሩትን የኮንክሪት ምሰሶዎች ይቀበላል። በስተቀኝ በኩል ብርቱካናማ ክሬን አለ።

ቡናማ የእንጨት ፍሬም ያለው ከፊል ክብ ቅርጽ ያለው የብርጭቆ ሼልፍ አለ። በብርጭቆ መደርደሪያዎች ላይ የቡና ስኒዎች፣ የሻይ ሲኒዎች፣ ጠርሙሶችና የሚያብረቀርቅ የሥዕል ፍሬም በውስጡ ተደርድረዋል።

የሳፋሪኮም/ኤም-ፔሳ ማስታወቂያ ሲሆን "100% ቦነስ" የሚል ትልቅ አረንጓዴ ጽሑፍ በስጦታ ሳጥን ላይ አለ። ከስጦታ ሳጥኖች ውስጥ ስጦታዎች እየወጡ ሲሆን ክፍት የሆነ አረንጓዴ በር በስተቀኝ በኩል አለ። የአማርኛ ጽሑፎች እና የአገልግሎት ቁጥሮችም ይታያሉ።

ሰፊ በሆነ የሳር ሜዳ መካከል ክብ፣ ግድግዳው በከፊል ሰማያዊ ቀለም የተቀባና በሳር የተሰራ ጣሪያ ያለው ባህላዊ ጎጆ ቤት ይታያል። ቤቱ አንድ ትንሽ ሰማያዊ መስኮትና በር አለው። በዙሪያው ደግሞ ደረቅ ቅጠላማ ዛፎች በደማቅ ፀሐያማ ቀን ይታያሉ።

በግልጽ የሚታየው ትኩረት በጥቁር እና በተፈጥሮ የደረቀ በሚመስል ረጅም ኩርፊያ ፀጉር ላይ ነው። የፀጉሩ የታችኛው ክፍል ወደ ትከሻው አካባቢ ይደርሳል፤ ከታች ግራጫ ቀለም ያለው ልብስ በከፊል ይታያል።

አራት የተለያዩ መጠን ያላቸው አብረቅራቂ የብረት ማሸጊያዎች (Containers) ከግራጫ ዳራ ላይ ተቀምጠው ይታያሉ። እያንዳንዱ ማሸጊያ የያዘውን ምግብ የሚያሳይ ሞላላ መስታወት አለው፤ ፓስታ፣ ቀይ ባቄላ፣ አረንጓዴ ምስር እና ሽምብራ የመሳሰሉት ምግቦች በማሸጊያዎቹ ውስጥ በግልጽ ይታያሉ።

የተለያዩ ቀለም ያላቸው የወንድ እና ሴት ጫማዎች አሉ። ከነዚህ ውስጥ ክፍት፣ ሽፍን እንዲሁም ከፊል ሙሉ እና ከፊል ክፍት ጫማዎች አሉ። ነጭ፣ ጥቁር እና ግራጫ ቀለም ያላቸው ጫማዎች ናቸው።

መብሰል ያልጀመረ ትንሽ አናናስ ፍሬ በቅጠሉ መሃል ላይ ቀርበዋል። ፍሬው በብዙ ረጅም አረንጓዴ እና ቀይ ቀለም ባላቸው ጠንካራ ቅጠሎች ተከቧል። የቅጠሎቹ አቀማመጥ ለአናናስ ተክል የተለመደ ሲሆን፣ ፍሬው ገና እያደገ ነው።

ጥቁርና ነጭ ቀለም ያለው ጉሬዛ ዝንጀሮ የተረጋጋ ሆኖ በግራጫ መርዪት ላይ ተቀምጧል፡፡ ፊቱ በነጭ ፀጉር ተሸፍኗል፣ ከጀርባው ደግሞ ረዥም ነጭ ፀጉር እንደ ፈትል ተንጠልጥሏል፡፡ ዝንጀሮው ቀጥታ ወደ ፊት ይመለከታል፡፡

ብሉ ናይል ሆቴል የሚባል ትልቅ ባለ ብዙ ፎቅ ሕንፃ ነው። ሕንፃው በቀላል ቢጫና ግራጫ ቀለም የተቀባ ሲሆን፣ ሰማያዊ መስታወት ያላቸው መስኮቶችና በረንዳዎች አሉት። በመግቢያው ላይ የሆቴሉ ስም በአማርኛ ተጽፏል፣ ከፊት ለፊትም መኪናዎችና ሰዎች አሉ።

ከጫካማ ቁጥቋጦ ባለው ሜዳማ መንገድ ላይ የዱር ውሾች መንጋ ያሳያል። ውሾቹ ጥቁር፣ ቡናማና ነጭ ነጠብጣቦች ያሉት ቆዳ አላቸው። አንዳንድ ውሾች ወደ ፊት ሲመለከቱ፣ የተቀሩት ደግሞ በዝግታ እየተራመዱ ነው።

እጅግ በጣም የሚያምር የመልክዓ ምድር ገጽታ ነው። ጠመዝማዛ መንገድ በተራራማና በደረቅማ ሸለቆዎች መካከል ይጓዛል። ሰማያዊ ሰማይ እና ትንንሽ አረንጓዴ የሆኑ ቁጥቋጦዎች ከቡናማና ከቢጫማ መሬት ጋር ተዋህደዋል። የ ታራራ ሰንሰለቱም ለቦታው ድምቀት እና ውበት ሰጦታል።

ውስጥ ለውስጥ የተነሳው ፎቶ በአትክልትና ፍራፍሬ ክፍል ውስጥ ብዙ ሸማቾች ያሉት ትልቅ ሱፐርማርኬት ነው። ሰዎች የተለያዩ አትክልቶችንና ፍራፍሬዎችን እየመረጡ ነው። ቲማቲም፣ ሽንኩርትና የተለያዩ ቅጠላ ቅጠሎች በግልጽ ይታያሉ።

ሶስት ፖሊሶች የደንብ ልብስ ለብሰው በአስፋልት መንገድ ላይ ቆመዋል። ከፊቱ ያለው የትራፊክ ፖሊስ ነጭ ኮፍያና ቀበቶ ለብሶ የፍጥነት መለኪያ መሣሪያ ይዟል። ሌላዋ ፖሊስ ከፊት በቀኘ በኩል ስትቆም፣ ከኋላ ያሉት ፖሊሶች ማስክ አድርገዋል።

ነጭ በ ቀይ ስትራይፕ ቲሸርት እና ነጭ ቁምጣ የለበሱ ለኳሷ የቀረቡ ሁለት ልጆች ቢጫ ቲሸርት ቁምጣ እና ካልሲ በ ውኃ ሰማያዊ ጫማ የሚከተሏቸው ሌሎች ተጫዋቾች ከጀርባ ሰዎ አልባ መቀመጫ

አንድ ልጅ በዱላ አጥር በተሸፈነው ቡኒ መንገድ ላይ ወደ ሳር ጣሪያ ጎጆዎች ይሄዳል። ጎጆዎቹ በደመናማ ሰማይ ስር በረጃጅም ሣር እና ሰብሎች የተከበቡ ናቸው።

በባቡር ሃዲድ ላይ የሚሄድ ነጭ እና አረንጓዴ ቀለም ያለው፣ ፊቱን ወደ ግራ ያደረገ ጥቁር በር እና መስኮት ያሉት ባቡር ዝናባማ በሆነ እና ጉም ባዘለ ሰማይ ስር እየሄደ ይገኛል።

በገበያ ላይ የተደረደሩ አትክልቶችን ናቸው። ትልቅ እና ደማቅ አረንጓዴ የሆነ ሰላጣ ከላይ አለ፣ ብዙ ሎሚዎች ደግሞ በቀይ ጨርቅ ላይ ተቀምጠዋል። አንድ ሰው በእጁ ሎሚዎችን በማስተካከል ላይ ነው፤ ይህም የገበያ እንቅስቃሴ ነው።

ኢትዮጵያዊት ሴት ጥቁር መሸፈኛ እና ወይንጠጃማ ባህላዊ ልብስ ለብሳ በሳር ላይ ተቀምጣለች። በእጆቿ ደረቅ እህል የያዘች የወንፊት ቅርጫት አሻግራ በፈገግታ ትመለከታለች። ከበስተጀርባ ትልልቅ ተራሮችና የገጠር መልክዓ ምድር ይታያል።

በሊስትሮይ ላይ ተሰማርቶ የሚገኝ የአንድ ወጣት ሁለት ሴቶችን እያገለገለ ሲሆን ። ስልኩንም እየነካካ ነው የስራ ቱታ ደሞ ከላይ ደርባል ።

ክፍሉ በእንጨት የተሰራ ሲሆን፣ በጣሪያውና በግድግዳው ላይ ባህላዊ ቅርጾች አሉ። ረዣዥም የመጠጥ ጠረጴዛው በጥንታዊ ቅርጾች የተቀረጸ ነው። ከጀርባውም የተደረደሩ መጠጦችና የቡና ማሽን አለ። ቦታው ልዩ የባህል መንፈስ ያለው ነው።

ሰማያዊ ቀለም ያለው፣ በቅርብ ርቀት የተነሳ የድሮ አዝራር ስልክ በእንጨት ዳራ ላይ ተቀምጧል። ክብ ነጭ የቁጥጥር ቁልፎች ከማያ ገጹ በታች በግልጽ ጎልተው አሉ።

አንድ ሰው ጥቁር ሱፍ ለብሶ ማይክሮፎን ፊት ለፊት ቆሟል። ግለሰቡ መነፅር አድርጓል። ከጀርባው የኢትዮጵያ ሰንደቅ ዓላማ እና በጥቁር ከለር የብሔራዊ ባንክ ባንዲራዎች አሉ። የንግግር መድረክ ላይ በመቆም ንግግር እየተደረገ ነው።

አንዲት ወጣት ሴት ነጭ ባህላዊ ልብስ ለብሳ፣ ራሷን በነጭ ሻሽ ሸፍናለች። ሴትየዋ ቢጫ አበባዎች በእጇ ይዛለች፡፡ ጫፉ የኢትዮጵያ ሰንደቅ ዓላማ ቀለም ያለው ነጠላ ኩታ አንገቷ ላይ ለብስለች። ከበስተጀርባው የተደረደረ የድንጋይ ግድግዳ አለ።

አንድ አዛውንት ሰው በራሳቸው ላይ ነጭ ጥምጣምና ዘውድ ደፍተው፣ በወርቃማ ጥልፍ ያጌጠ ጥቁር ካባ ነጭ ሽማ ለብሰው፣ አፋቸውን ከፍተው በማይክሮፎን ውስጥ እየተናገሩ።

ይች ሴት ጥቁርና ረጅም ቦክስ ብሬድ ተብሎ የሚጠራ የፀጉር ስታይል ሰርታለች። ሹሩባው ንፁህና ትልቅ ሲሆን የፊቷን ውበት አጉልቶታል። ነጭ የውስጥ ልብስ እና ጥቁር ጃኬት ለብሳ በአንገቷ ላይም ወርቃማ የአንገት ጌጥ አጥልቃለች።

አንዲት ሴት በመሮጫ ማሽን ላይ ቀኝ እግሯን አስቀድማ ትሮጣለች። የለበሰችው ልብስም ለስፖርት ተብሎ የተሰራ የሴት ቱታ ሲሆን ከላይ ወይነጠጅ ቲሸርት እና ከታች ደግሞ ጥቁር እና እርሳስ ቀለም ያለው ታይት ሱሪ ነው።

መኪና ውስጥ የሚገጠም ጥቁር ራዲዮ ማጫወቻ ። የፊት ለፊት ሰሌዳው ላይ የድምጽ መቆጣጠሪያ ቁልፍና ሌሎች አዝራሮች አሉ። ማሳያው ላይ "ፍም 1 87.5" የሚል የአረንጓዴ ብርሃን ጽሑፍ በዋናነት አለ።

አጭር ጥቁር ፀጉር ያላት ሴት ከትከሻዋ በላይ ሆና ወደፊት ትመለከታለች። ጥቁር ጃኬት ለብሳ ትንሽ አንገት ጌጥ አድርጋለች፤ ከበስተኋላው ያለው ዳራ በብሩህ ክብ ቅርፆች ያጌጠ ነው።

በራስ ላይ የሚለበስ ጥቁር ኬፕ ነው ። እንደ ኢትዮጵያ ማህበረሰብ ባህል ብዙ ጊዜ በሀዘን ወቅት ይለብሳል ። ከዚህ ባለፈ ለፀሐይ መከላከያነት ይጠቅማል ።

ናት ወይንም አረጋዊት ሴት ነጭ ሻሽና ጥቁር ልብስ ለብሳ ፈገግታ ታሳያለች። ፒያኖ እየተጫወተች ስትሆን፣ ከፊት ለፊቷ ኖታ ያለበት ወረቀት ቆሟል።

ቀይ፣ አረንጓዴ፣ ነጭ እና ጥቁር ቀለም ያለው ፈጣን የኤሌክትሪክ ባቡር በባቡር ሐዲድ ላይ ቆሞአል። በጠራራ ሰማይ ሥር እና በድንጋይ በተሸፈነ ሐዲድ ላይ ሲጓዝ የትራንስፖርት ነፃነትን አለው።

ብራና ቀለም ያላቸው ደስ የሚሉ ወንበሮች እና ጠረጴዛ ወለል ላይ ተቀምጠዋል ። መስኮቱ ትራንፓረንት ነው ። ወደ ውጭ ያሳያል ። ወንበሮች እና ጠረጴዛ የተቀመጠበት ወለል ግራጫ ነው ።

የአዲስ አበባ ዩኒቨርሲቲ ዋና መግቢያ በር ቀርቧል። መግቢያው ከግራጫ ድንጋይ ተገንብቶ፣ በአንበሳ ሐውልቶች እና በዩኒቨርሲቲው ስም ያጌጠ ነው። ሰፋ ያለ ቅስት ያለው ሲሆን፣ ጥቂት ሰዎች በእግረኛ መግቢያ በኩል ያልፋሉፈ።

ሙሉ በሙሉ የሚታይ ጥቁር ቡኒ ወይም አምበር ቀለም ያለው የመስታወት ጠርሙስ ነው። ጠርሙሱ በብር ቀለም ባለው ካፕ ተዘግቷል። መለያው ክብ ቅርጽ ያለው ሲሆን በዋናነት ቡናማና ወርቃማ ቀለሞች አሉት።

ከጠርሙሱ በስተቀኝና ከኋላ የሺሻ መሣሪያ ይገኛል፤ ሺሻው ጥቁር ሲሆን ከላይ የመቃጠያ ክፍሉ ላይ የከሰል ቁርጥራጮች ተቀምጠዋል። በሺሻው ዙሪያ ጥቁር ትሪ ላይ የአመድ ወይም የትንባሆ ፍርፋሪ አለ።

ቀለሙ የጠቆረ የእንጨት በር ከፊት ቀርቧል። በሩ በሦስት አምዶች የተከፈለ ሲሆን በግራ በኩል ረዥምና ጠባብ የመስታወት ማስገቢያ አለው። መስታወቱ በቀለማት ያሸበረቁ የአበባ ቅርጾች አሉ።

በዋናነት ግራጫ ቀለም ያላቸው የብረት አሠራር ያላቸው ሲሆን፣ በየአካባቢው ደግሞ ደማቅ ብርቱካናማ ወይም ቀይ ቀለም ያላቸው ጌጣጌጦች ወይም ክፈፎች አሉ።

“አለበ ኬክ እና መጋገሪያ” የሚል ስያሜ ያለው ሱቅ መግቢያ ላይ ደንበኞች ደረጃዎቹን ይወጣሉ። አንዲት ህጻን ልጅ በሱቁ ደፍ ላይ ቆማ ስትታይ፣ ብርሃን ያንጸባረቀበት መኪና በመንገድ ዳር ቆሟል።

የውትድርና ዩኒፎርም የለበሰ ሰው በቀይ መጋረጃ ፊት ለፊት ወታደራዊ ሰላምታ እየሰጡ ነው። ሰውየው የወይራ አረንጓዴ ልብስና ኮፍያ ለብሶ ቀጥ ብሎ ቆሟል። ከበስተጀርባው በተለያየ ልብስ የለበሱ ሌሎች በርካታ ሰዎች ተሰልፈው ይገኛሉ።

ገበታ የሚባል ቀይ ወይን ጠርሙስ ነው። ወይኑ ከኢትዮጵያ የተመረተ ሲሆን፣ መካከለኛ ደረቅ ነው። ጠርሙሱ ላይ ከወይኑ ዓይነት ጋር፣ አንበሳ የሚመስል ጥበባዊ ንድፍ ጎልቶ ተቀምጧል።

የሀገር ውስጥ የአልኮል እና መጠጥ ፋብሪካ አርማ ቀርቧል። የአርማው መሀል "ብሔራዊ" የሚለው ቃል በአማርኛ እና በእንግሊዘኛ በሰማያዊ ዳራ ላይ ጎልቶ ይታያል። ከላይ ቀንተ የያዘ አጋዘን ምስል እና "SINCE 1906" የሚለው ጽሑፍ ተቀምጧል።

ግራጫ ጀርባ ላይ ሰማያዊ አርማ ተቀምጧል። የሰላም ርግቧ በሰፊ ክብ የላይኛው ክፍል ውስጥ ትበረራለች። በዚያ ክፍል ውስጥ “የኢትዮጵያ የሃይማኖት ተቋማት ምክር ቤት” የሚል የአማርኛ ጽሑፍ አለ። ከታች ደግሞ “ኢንተር-ረሊጂየስ ከውንስል ኦፍ ኢትዮጵያ” የሚል ጽሑፍ ተቀምጧል።

በተፈጥሮ ውስጥ የበቀሉ ለምለም ተክሎችንና አበባዎችን ናቸው። ተክሎቹ ሰፋፊና አረንጓዴ ቅጠሎች አሏቸው። በውስጣቸውም ጥቁር ወይንጠጅ ቀለም ያላቸው የሾጣጣ ቅርጽ ያላቸው አበቦች አሉ። ይህ ትዕይንት የኢትዮጵያን ከፍተኛ ቦታዎች ውስጥ የሚገኘውን ያልተነካ የተፈጥሮ ገጽታ ያንፀባርቃል።

የምግብ ቤቱ ውስጠኛ ክፍል በቀይ የጡብ ግድግዳ እና ብርቱካናማ ቀለም በተቀባ ግድግዳ ተከፍሏል። ብዙ የእንጨት ጠረጴዛዎችና ወንበሮች ይታያሉ። ግድግዳው ላይ በርገርና የዶሮ ምግቦችን የሚያሳዩ ምናሌዎች ተንጠልጥለዋል።

ብዙ የሳር ጣራና የሸንበቆ ግድግዳ ያላቸው ጎጆዎች ድንጋያማ በሆነ ኮረብታ ላይ ተሰልፈው የቆሙ ሲሆን፤ ከበስተግራ በኩል ደግሞ ጥንታዊ የሚመስል የድንጋይ ግንብ ባሉት ዛፎች መሃል ተገንብቶ ይታያል።

ሶስት ባህላዊ የሸክላ ማድጋዎች ተቀምጠዋል ። ትልቁ ማድጋ በዱቄት ወይም በቅመም ተሞልቷል ። ሌሎቹ ሁለት ማድጋዎች ደግሞ ቅጠሎች አሏቸው ። እነዚህ ዕቃዎች የኢትዮጵያን የገጠር ባህል እና ምግብ የማዘጋጃ እቃ ናቸው።

ሁለት ነጭ ቆዳ ያላቸው እጆች በቅርበት ተቀርጸው በጠቆረ ወለል ላይ ያለ ነጭ መስመሮች የተጻፈ የብሬይል ጽሑፍ ላይ ይነካሉ። እጆቹ በንክኪ እያነበቡ ሲሆን፣ ከፊት ያለው የብሬይል ጽሑፍ በአግድመት መስመሮች የተደረደረ ነው።

አራት ሰዎች እሳት አንድደዋል ። አንዱ ትልቅ ሰው ነው። መሰንቆ ይዟል። መሠንቆውን እየመታ እያጫወታቸው ነው ። ከትልቁ ሰውዬ ጀርባ ከሰበዝና ከቆዳ የተሰራ አገልግል ተቀምጧል። የእሳቱ ነበልባል ለአካባቢው ብርሃን ሰጥቶታል ።

ደብዛዛ በሆነና ጥቁር በቀላ የበስተጀርባ ምስል ላይ 'ክንዳይ' የሚል የአማርኛ ርዕስ ያለበት መጽሐፍ ሽፋን ነው። ስዕሉ በከፊል ወደ ላይ የተዘረጋ የሰው ክንድ የሚመስል ምስል በደማቅ ብርሃንና ጥላ ውስጥ ያሳያል። የጸሐፊው ስም ከታች በጥቁር ጽሑፍ ተቀምጧል።

ሜንቶስ የተሰኘው ከረሜላ ምርት ሲሆን ገበያ ላይ በተመጣጣኝ ዋጋ የሚገኝ ምርጥ የሆነ የገበያ ምርት ነው አብዛኛውን ጊዜ ይህን ምርት የሚጠቀሙት ከ18 አመት በታች የሆኑ ህፃናት ናቸው።

በመደርደሪያ ላይ የተለያዩ የህፃናት ዳይፐሮችና የዱቄት ወተት ቆርቆሮዎች ተሰልፈዋል። ትላልቅ፣ አረንጓዴና ሰማያዊ የወተት ጣሳዎች ከአረንጓዴ የህፃናት መጎናፀፊያ ከረጢት ስር ተቀምጠዋል።

ጸሀይ ስትጠልቅ በውሃ አካል ላይ የሚያምር ደማቅ እይታ ነው። ፀሐይ ስትጠልቅ ሰማዩ ብርቱካንማ እና ቢጫ ሲሆን፣ ጥቁር የሆኑ ዛፎች እና ቁጥቋጦዎች ከፊት ለፊቱ ጎላ ብለው አሉ።

የወጥ ማጣፈጫ የተባለ የምግብ ቅመም ፓኬጅ ነው። የፓኬጁ ቀለም አረንጓዴና ቀይ ሲሆን፣ ከፊት ለፊቱ በአማርኛ "ሁሉም በአንድ ላይ" የሚል ጽሑፍ አለ። እንዲሁም የምግብ አትክልቶችና የቅመም ኩብ ይታያሉ። ይህም ቅመም ለተለያዩ ምግቦች ጣዕም ለመስጠት የሚያገለግል ነው።

የካሞፍላጅ ወታደራዊ ልብስና አረንጓዴ ኮፍያ የለበሱ ባለ አራት ኮከብ ጀነራል፣ እጃቸውን ከፍ አድርገው በጋዜጣዊ መግለጫ ላይ ተቀምጠው በአማርኛ ሲናገሩ ግልጽ በሆነ መልኩ ይታያሉ።

ከቡኒ እንጨት የተሰራ የቁልፍ ማስቀመጫ ነው። ማስቀመጫው ስድስት መንጠቆዎች ያሉት ሲሆን ፣ የተለያዩ ቁልፎች እና ቁልፍ መያዣዎች ተሰቅለውበታል ። ከላይ "ኪይስ" የሚለው ቃል በእንግሊዝኛ ተጽፏል። ቆንጆ እና ተግባራዊ የቤት ማስጌጫ ነው።

ቡናማና ነጭ ቀለማት ያለው የድርጅት አርማ መሃል ላይ ቀይ የቅቅም ቀንድና የራስ ቅል አለ። በውስጠኛው ነጭ ክብ መሃል ዲስክ ሲመስል፣ በአማርኛ "ኒያላ ዋስትና ኃ.የተ.የ.ማ." የሚል ጽሑፍ በላይኛው ቡናማ ከፊል ክብ ላይ ይነበባል።

ይህ ሰፊ የሠርግ ድንኳን በነጭ አበባዎች፣ በሚያንጸባርቅ ወለልና በብርሃን ያጌጠ ነው። መሀል ላይ ያለው ረዥም መስታወት የመሰለ መንገድ እስከ የሙሽራ መቀመጫ ድረስ ይመራል። የተንጠለጠሉ ሻንደሊየሮችም የቦታውን ውበት ያጎላሉ።

ስድስት ነጭ የጎማ ላስቲኮች በላያቸው ላይ በሰማያዊ ወረቀት ተጠቅልለዏል። ጥቅልሎቹ በውጭ ቋንቋ የተፃፉ ጽሑፎችንና የላስቲኮችን ጥራት የሚገልጹ ቃላትን ይዘዋል፤ ለትምህርት ቤት አገልግሎት የሚውሉ ይመስላሉ።

የአካፋ ወይም ዶማ ብረት ራስ ነው። አካፋው በብዛት ጥቁር ቀለም የተቀባ ሲሆን፣ ሹል የሚባለው ጫፉ ግን ግራጫ የብረት ቀለም አለው። አካፋው ሰፊ እና ጉድጓድ ለመቆፈር እንዲሁም አፈር ለማንሳት የሚያገለግል የግንባታ ወይም የግብርና መሣሪያ ነው።

በአንድ የህዝብ በዓላት ማክበርያ ስፍራ በርካታ የእስልምና ሃይማኖት ተከታዮች ከብረት አጥር ጀርባ ተሰብስበዋል። ሁለት የፌደራል ፖሊሶች ሰዎቹ አጥሩን እንዳይሾልኩ ሲከላከሉ ይታያሉ። አንድ የእምነቱ መሪ መስገጃ ይዘው ሲሄዱ ይታያሉ። ቀይ ጺም ያላቸውና ነጭ ካሊም ያደረጉ ናቸው።

አራት ማዕዘን ቅርፅ ያላቸው ብዙ ሳጥኖች በአንድ ላይ ተከማችተዋል። በሳጥኖቹ ላይ የእንግሊዝ ባንዲራ ያለበት "UKaid" ቀይ መስቀል ምልክት አለ። አንዲት ሴት በትንሽ ማያ ገጽ ላይ ዜና እያነበበች ሲሆን፣ ከታች ደግሞ የአማርኛ የዜና መግለጫ ጽሑፍ ይገኛል።

ትልቅ የኤሌክትሪክ ትራንስፎርመር በአረንጓዴ ብረት አወቃቀር ላይ ተጭኗል። ትራንስፎርመሩ የብር ቀለም ያላቸው የተደረደሩ ክንፎች አሉት። ከላይ በኩል ሦስት ቡናማ ኢንሱሌተሮች ሰማያዊና ነጭ ሰማይን ዳራ አድርገው አሉ።

አራት ቀይ ቡኒ ቀለም ያላቸውና ቀጥ ያለ ጆሮ ያላቸው የኢትዮጵያ ቀበሮዎችበረጅም ሳርና አለታማ በሆነ ቦታ ላይ ተሰብስበው ተቀምጠዋል። ሁሉም ወደ ቀኝ በኩል ባለው አቅጣጫ እየተመለከቱ ነው።

የኢትዮጵያን ቡና ሥነ ሥርዓት ነው። ትኩስ ቡና የሚያፈስ ጀበና ፣ የእጣን ማጤሻ እና በጽዋ የተሞላ ትሪ አለ ። ይህ ትዕይንት ባህላዊ መስተንግዶን እና መንፈሳዊ ዕረፍትን የሚገልጽ ነው።

ከረሜላዎቹ እና ቸኮሌቶቹ በመስታወት ካቢኔት ውስጥ የተደረደሩ ሲሆን፣ ከበስተጀርባ ሰማያዊ ወንበር ክፍል ይታያል። እነዚህ ምርቶች ለችርቻሮ ሽያጭ የተዘጋጁ መሆናቸውን የአቀማመጥ ስልቱ ነው።

በደስታ የሞሉ የኢትዮጵያ ወጣት ሴቶች ባህላዊ የሐበሻ ቀሚስ ለብሰው በጋራ ያጨበጭባሉ። ፀጉራቸው ኩርኩር ሲሆን፣ መድረኩ በባህል ማስጌጫዎችና በደማቅ ቀለም ተውቧል። ይህ ትዕይንት የጋራ ትውፊትን፣ የሙዚቃንና የደስታን መንፈስ የሚያሳይ ውብ የአገርኛ ውበት መገለጫ ነው።

በጨለማ ጥላ የተሸፈነ የአንድ ሃይማኖታዊ ሰው ራስና የቤተ ክርስቲያን ዘውድ አለ። በስተቀኝ በኩል ጥቁር ቀለም ያለው የተቀረጸ የእጅ መስቀል ቆሟል። ከበስተጀርባ ብዙ የሃይማኖት ሰዎች በነጭ ልብስ ደብዝዘው ይገኛሉ።

ሁለት ቢጫ ቀለም ያላቸው ቡሽ (Cork) መሠረት ያላቸው የባለ ሁለት መታጠቂያ ጫማዎች ይታያሉ። ጫማዎቹ በቢጫ እና ቡኒ ቀለም ባላቸው ወረቀቶች መገናኛ ላይ ተቀምጠዋል። (

ከጥቁር ዳራ ፊት ለፊት የሞቀ የቡና ስኒ አለ። ከቡናው ላይ እንፋሎት ወደ ላይ ይወጣል፤ ይህም ትኩስ መሆኑን ያመለክታል። በነጭ ስኒው ጠርዝ በኩል እና በሳህኑ ላይ ሶስት የቡና ፍሬዎች ተቀምጠዋል።

ዘመናዊ የኢትዮጵያ ቤት ነው። ሕንፃው በድንጋይና በጡብ የተሠራ ማዕዘን ቅርጽ ያለው ነው። ቤቱ ሰፋፊ መስኮቶችና ቡናማ ሸንኮር ያለባቸው መዝጊያዎች አሉት። ይህም ለሱቅ ወይም ለመኖሪያ ቤት ሊያገለግል ይችላል ።

ተማሪዎች ወንበር ላይ ተቀምጠው ማስታወሻ ጠረጴዛ ላይ አድርገው እየጻፉ ነው ። ፊት ላይ ያለች ልጅ ኮፍያ ለብሳለች ፤ ስቃለች ፤ የጠረጴዛ ቀለሙ ቀይ ፣ ነጭ ፣ ሰማያዊ እና ቢጫ ነው ።

ፍሬዎቹ ትላልቅ ሲሆኑ በብርሃን የተነሳ ጎልተው ይታያሉ፤ ይህም የተትረፈረፈ ምርት እና የፍራፍሬው ብስለት የሚያመለክት ነው። ከበስተጀርባው የደበዘዘ ቡናማ መሬት ይታያል።

አንድ ግራጫ ቀለም ያለው ዳክዬ/ ዝይ የሚመስል ወፍ በጀርባው ከፍ ብሎ በሳር ሜዳ ውስጥ ቆሞ አለ። የወፉ ክንፎች ላይ ጥቁር ሰማያዊ ቀለም ያላቸው ላባዎች አሉት፤ ጭንቅላቱ ወደ ቀኝ ዞሯል።

በወሎ አካባቢ የተለመደ የፀጉር አሰራር እና አለባበስ ስነስረአት ነው የፀጉር አሰራራቸውም ሾርባ ተብሎ ይጠራል። ወገባቸው ጋር የታጠቁት ነገርም መቀነ ተብሎ ይጠራል። የለበሱት ልብስ ደግሞ ሽን ሽን ተብሎ ይጠራል።

አንድ ካርቶን ሣጥን በአዲስ እና ደማቅ አረንጓዴ የቃሪያ ፍሬዎች ተሞልቷል። ቃሪያዎቹ ቀጠን ያሉ እና ረዣዥም ሲሆኑ፣ በደማቅ ብርሃን እና ከጥቁር አፈር ላይ ይገኛሉ።

ባሕላዊ ልብስ የለበሱ ሰዎች በቡና ሥነ-ሥርዓት ላይ ተቀምጠዋል። ሴትዮዋ ጀበና በእጅ ይዛ ቡና እየቀዳች ነው። በዙሪያቸው አበቦችና የጌጣጌጥ ዕቃዎች ተሰናድተዋል። ወንዱ ከፊት ለፊቱ በተዘጋጀ ትንሽ ጠረጴዛ ላይ ዕጣን እያጨሰ ነው።

ሐመር ነጭ ቀለም ያላቸው ብዙ ልብስ ማስቀመጫ ማንጠልጠያዎች በእንጨት ዘንግ ላይ ተሰቅለዋል። ማንጠልጠያዎቹ ብረት መንጠቆ ያላቸው ሲሆን፣ በስተጀርባ ብርቱካናማና ሰማያዊ አረንጓዴ መጋረጃዎች አሉ። የነፃነት፣ የንጽህና እና የተደራጀ የቤት እቃ አቀማመጥን ያንጸባርቃል።

አንድ ትንሽ የብረት አካፋ አለ። የአካፋው ምላጭ ጥቁር ሲሆን ጫፎቹ ደግሞ ብርማ ቀለም አላቸው። እጀታው ሁለት ክፍል አለው፤ የላይኛው ክፍል ጥቁር ሲሆን የታችኛው እና ዋናው ክፍል ደግሞ ከእንጨት የተሰራ ነው።

አረንጓዴ ቅጠል ያላቸው ጥቅጥቅ ያሉ ቁጥቋጦዎች በደረቅ መሬት ላይ አሉ። ከበስተጀርባ ጥቁር አረንጓዴ ዛፎችና ሰማያዊ ሰማይ አለ። የርቀት ተራራማ መልክዓ ምድር በአድማስ ላይ ይንጠባጠባል።

ብዙ የወርቅ ቀለም ያላቸው የአንገት ጌጣጌጦች፣ የእጅ አምባሮች እና ቀለበቶች በነጭ የአምሳል አንገት ላይ ተሰቅለው በሚያምር ሁኔታ ተሰድረዋል። ጌጣጌጦቹ የተለያየ መጠን አላቸው።

ጉልት ገበያ ሰወች በጎዳና አካባቢ ጥላ በመዘርጋ የሚገበያዩበት ቦታ ነው። ጉልት ከሚሸጡ ነገሮች ውስጥ አትክልት እና ፍራፍሬዎች እንደ ጎመን፣ ድንች፣ ሽንኩርት፣ ቲማቲም በብዛት ይታወቃሉ።

በላዩ ላይ በኢንግሊዘኛ ጽሁፍ የሰፈረበት መሃሉ ላይ በሰማያዊ ተከቦ የእርግብ ምስል እና የተገለጠ መጽሃፍ ምስልን የያዘ አርማ በባንዲራው ላይ ሰፍሮ ባንዲራውም መስቀያው ላይ ተሰቅሎ ንፋስ እያውለበለበው ይገኛል።

ብዙ ሕዝብ ነጭ የባህል ልብሶችን ለብሶ፣ በደማቅ ፀሐይ ስር ክብ ቅርጽ ያለው የቤተክርስቲያን ህንፃ አለ። የህንፃው መካከለኛ ክፍል በግንባታ ላይ ያለ ቢመስልም፣ በአረንጓዴና ወርቃማ ጨርቆች ተጊጧል።

አንድ ሙሉ የአማርኛ ጋዜጣ ገጽ በዋናው ርዕስ ላይ ሰላምን የሚወክል ርግብና የተሰባበረ ጠመንጃ ምስል አለ። በደማቅ ቀይ ፊደላት “ሰላም በጦርነት እስከመቼ!?” የሚል ጥያቄ ቀርቧል።

ዘመናዊ ዲዛይን ያለው አንድ ቤት ነው። ቤቱ ክሬም ቀለም ያለውና ትልልቅ ጥቁር መስኮቶች አሉት። ወደ በር የሚወስደው ደረጃ ሲኖረው በጥሩ ሁኔታ የተሰሩ የእጅ መያዣዎች ተገጥመዋል። የቤቱ ጣሪያ በሰሌዳ የተሰራ ነው። ከፊት ለፊት ያለው አደባባይ ንፁህ ነው።

የ ጎንደር ዩኒቨርሲቲ የተማሪዎች የምረቃ በዓል ስነ ስራዓት ነው። ተመራቂዎች የምረቃ ልብሳቸው ለብሰው በደስታና በሀሴት እንደተቀመጡ ናቸው። ይህ ቀን ለትምህርት ይስደረጉትን ጥረት፣ ትጋት፣ ስኬትና የወደፊት ተስፋን የሚወክል ነው። ተመራቂ ተማሪዎች ፊት ላይም ደስታ ይንፀባረቃል።

በዘመናዊ ሆቴል ውስጥ፣ አንድ ወንድና አንዲት ሴት በነጭ ሶፋዎች ላይ ተቀምጠዋል። ሰውዬው ግራጫ ልብስና ሰማያዊ ክራባት ለብሷል፤ ሴትየዋ ደግሞ ጥቁር ጃኬት እና ነብር የሚመስል ቀሚስ አድርጋለች። ሴትየዋ በማስታወሻ ደብተር ላይ ስትጽፍ ሰውዬው ወደ ግራ ይመለከታል።

ጥቁር ጸጉር ያላት ሴት ፎቶግራፍ በግራ በኩል በክብ ፍሬም ውስጥ አለች። ከበስተቀኝ ባለው ሮዝ ዳራ ላይ የአማርኛ ጽሑፍ አለ። ከታች ደግሞ የተለያዩ የቆዳ እርጥበት ቅባቶች ተደርድረው ይታያሉ።

ሰፋ ያለ ቀላል ቀለም ያለው ሶፋ እና ተጨማሪ ትራሶች መኝታ ክፍል ውስጥ ተቀምጠዋል። ከፊት ለፊቱ ጥቁር ብረት እግሮች ያሉት ቡናማ የእንጨት ጠረጴዛ አለ። ከሶፋው ጎን ነጭ ክፍት መደርደሪያዎች እና በጣሪያው ላይ ደግሞ የሰማይ መስኮት አለ።

ብርማ ነጭ የሆነ የመንገደኞች መኪና በአረንጓዴ ኮረብታ ዳርቻ ቆሟል። በመኪናው ዙሪያ ብዙ ሰዎች ቆመዋል። ከጀርባ ሰፋ ያለ ወንዝ ወይም ሐይቅ ይታያል፣ ሩቅ ያለ ሜዳና ዛፎች ደግሞ አካባቢውን ይከብቡታል። ከፊት በኩል ቀይ መኪና ትንሽ ክፍል ይስተዋላል።

አንዲት ሴት በሻይ ማሳ ውስጥ ሆና ፈገግታ ታሳያለች። ሰማያዊ ሻርፕ ደርባ ቡኒ ቅርጫት ታዝላለች። በዙሪያዋ ሌሎች ሴቶች የሻይ ቅጠሎችን ይሰበስባሉ። ሁሉም በደንብ በተጠበቀው አረንጓዴ የእርሻ ቦታ ላይ ይሠራሉ። በሩቅ ቁጥቋጦና ትልልቅ ዛፎች አሉ።

ጠ/ሚ አብይ እጆቹን አጣጥፎ ከፊት ለፊት በፈገግታ ቆሟል። ከኋላው የአማካይ መጠን ያለው የኢትዮጵያ ባንዲራ ተሰቅሏል። በስተግራ በኩል አረንጓዴ ተክል ተቀምጧል። ከታች "ጠ/ሚ አብይ (ዶ/ር) ለገና በአል የእንኳን አደረሳችሁ መልእክት አስተላለፉ" የሚል የአማርኛ ጽሑፍ ተጽፏል።

ትልቅ የሰዎች ስብስብ በቀላል ሰማያዊ ቲ-ሸርት ለብሰው በትልቅ መንገድ ላይ እየሮጡ ወይም እየተራመዱ ነው። ሩጫው በዛፍ በተሸፈነ ሰፊ አስፋልት መንገድ ላይ እየተካሄደ ነው። በተለይ በቀኝ በኩል ረዣዥም የዘንባባ ዛፎች አሉ።

ወፍራም እና ጥቁር ቡናማ ቀለም ያለው ፈሳሽ በረጅም ቱቦ ወይም ማስገቢያ በኩል ወደ መያዣው ውስጥ እየተጨመረ ነው። ከበስተጀርባ በኩል በሚገኘው የእንጨት ጠረጴዛ ላይ ባለው ቀይ ጎድጓዳ ሳህን ውስጥ የተጠበሰ እህል ወይም ለውዝ ተቀምጧል።

በርካታ ሰዎች በጋራ መንገድ ያጸዳሉ። የውኃ መኪና ውኃ እየረጨ ሲሆን መንገዱ በውኃ ተሞልቷል። ሰዎቹ የጽዳት መጥረጊያዎችን በመጠቀም ውኃውና ቆሻሻው ወደ ጎን እንዲሄድ ያደርጋሉ። የከተማዋን ንጽህና ለመጠበቅ በጋራ እየሠሩ ነው።

በትላልቅ የድንጋይ ንጣፎች የተገነባ የወደቀ ሐውልት በግንባር ቀደምትነት ጎልቷል፣ ቅርጾች በላዩ ተቀርጸዋል። ከበስተጀርባ ብዙ ቀጥ ያሉ ሐውልቶችና ዐለት የተነጠፈ ግድግዳ ይታያል።

ውስጥ ለውስጥ መንደር ውስጥ የሚከሰትን የሰፈር መቆሸሽ ለመከላከል ትላልቅ በጎማ የሚገፉ ጋሪዎችን እየያዙ ቆሻሻ የሚለቅሙ የጻድት ሰራተኞችን ማየት የተለመደ ነው። እነዚህም ለንጽህና በጣም ትልቅ አስተዋጽኦ አላቸው።

በደማቅ ሮዝ እና ወርቃማ ፊኛዎች የተሞላ የልደት በዓል ማስዋቢያ ነው። ከኋላ ያለው ግድግዳ በሚያብረቀርቅ ሮዝ ጨርቅ የተሸፈነ ሲሆን፣ ትልቅ ሮዝ “ኢ” ፊደል በላዩ ላይ አለ። በጠረጴዛው ላይ ሮዝ ቀለም ያለው ኬክ አለ፡፡

ከተማ ውስጥ በሚገኝ አንድ ሰፊ መናፈሻ ቦታ ላይ ሰዎች እየሠሩ ነው። በአንደኛው ክፍል በቅርብ የተተከሉ ትናንሽ አረንጓዴ ተክሎች አሉ። በሌላኛው ደግሞ ጥቁር ቀለም ያለው የእርከን መልክ ያለው ቦታ አለ።

ከአሥር በላይ የሚሆኑ ነጭ የፔሊካን ወፎች በሰፊው የውሃ አካል ላይ በቡድን ተሰብስበዋል። ወፎቹ ወገባቸውን አጎንብሰው የውሃውን ገጽታ እየነኩ ሲሆን፣ ጥቂት ሌሎች ወፎች በአየር ላይ ይበራሉ። ውሃው የአረንጓዴና ፣ ሰማዩ ደማቅ ሰማያዊና ደመና አልባ ነው።

በኢትዮጵያ ውስጥ የሚገኝ የክፍል ውስጥ ትምህርት ነው። ተማሪዎቹ ቀይ ቬስትና ሰማያዊ ሸሚዝ ለብሰው ወንበራቸው ላይ ተቀምጠዋል። ብዙዎቹ ተማሪዎች ለጥያቄ ለመመለስ እጃቸውን ወደ ላይ አንስተዋል። ይህም የሕፃናትን በትምህርት የመሳተፍ ጉጉትና በክፍሉ ውስጥ ያለውን ንቁ ተሳትፎ ያንጸባርቃል።

ይህ ምስል ከፍ ብሎ ከተያዘ ትልቅ ባልዲ ወደ ታች ሲፈስስ ያለውን ብዙ ድንች ያሳያል። ወርቃማ ቀለም ያለው ድንቹ መሬት ላይ ተከምሮ በፀሐያማ ቀን በቅርበት ተነሥቷል። ምስሉ ተትረፍራፊ ምርት እና የግብርና እንቅስቃሴን ይገልጻል።

አንድ ዘመናዊ ቤት ውስጥ ብዛ ያላቸው ኮረዳ ሴቶች የሀገር ልብስ ለብሰው እራሳቸው ላይ አደይ አበባን አድርገው አበባየሆሽ እያሉ እየጨፈሩ ነው ።

ቆንጆዋ ወጣት ሴት ጥቁር ጥምጥም ጸጉሯን የፊት ለፊት ክፍል ጎንጉና፣ የተቀረውን ወደ ላይ አስይዛለች። ነጭ የሐበሻ ቀሚስ ለብሳ፣ በርካታ የወርቅ መስቀል የአንገት ሐብልና ትልቅ ክብ ብር የሐብል ጌጥ አድርጋለች። በቀኝ እጇ አንጋፋ ብርማ አምባር ታስራለች።

አንድ ፈገግታ ያለው ሰው ነጭ ልብስ ለብሶ፣ ሰማያዊ ነጠብጣብ ያለው ክራባት አድርጎ ቀኝ ጣቱን ወደ ፊት እየጠቆመ ነው። የጀርባው ቀለም አረንጓዴ ሲሆን፣ በላዩ ላይ የአማርኛ ጽሑፎችና "Bank of Abyssinia" እና "Abyssinia Ameen" የሚሉ ምልክቶች አሉ።

አረንጓዴ ቅጠሎችና የዛፍ ቅርንጫፎች በከፊል የሸፈኑት የሬስቶራንት ምልክት አለ። ምልክቱ ባህላዊ ጌጦች እና ትላልቅ "ወጋገን" የሚሉ ፊደላት አሉት። ከዚህ በታች የተለያዩ የኢትዮጵያ ምግቦች ፎቶዎች በክብ ቅርጽ ተደርድረው ይገኛሉ።

ጥልቅና ጥቁር ጎድጓዳ ሳህን ውስጥ የቀረበ ደረቅ ወጥ (ዶሮ ወጥ/ድፎ) ያሳያል። ወጡ ጥቁር ቀይ ቀለም ሲሆን፣ በውስጡ የተከተፉ እንቁላሎች ይታያሉ። ምግቡ የበዓል ቀን ነው?

በአካባቢው በደረሰው ሰው ሰራሽ ወይም ተፈጥሮአዊ ጥፋት ምክንያት ህንጻዎች ፈርሰው በወደቁበት ስፍራ ቆማ ያለች ሴት ያሳያል። እጆቿን ወገቧ ላይ አድርጋ፣ በብስጭት የተሞላች ትመስላለች።

አንድ ልጅ በጠባብ የእግር መንገድ እየሮጠ ነው። መንገዱ በረጃጅም ሣር የተከበበ ነው። ዳራው በሳር የተሸፈኑ የጣሪያ ቤቶችና የቀርከሃ አጥር አለው። የቤቶቹ ግድግዳዎች ጭቃ ናቸው። የአየሩ ሁኔታ ትንሽ የደፈረሰ ነው።

ከቴሌቪዥን የዜና ፕሮግራም የተወሰደ ነው። ስድስት ወጣት ወንዶች ያሉት ቡድን ስብሰባ ላይ ተቀምጠዋል። አብዛኞቹ በቢሮ ልብስ የለበሱ ሲሆን ማስታወሻ እየያዙ ነው። በማያ ገጹ ታችኛው ክፍል የምልክት ቋንቋ ተርጓሚ ሴት አለች። ዜናው የአርሶ አደር ጉዳይን ይመለከታል።

ረጅም ታሪካዊ የድንጋይ ድልድይ በፍርስራሽ ሁኔታ ላይ ነው። በሩቅ የሚገኘው ኮረብታ ደረቅ ቢጫ ሳር ለብሷል፤ ጥቂት ቤቶች ከግርጌው ይገኛሉ። ሁለት ሰዎች ከግራ በኩል ጃንጥላ ይዘው ይሄዳሉ።

ጥቁር ልብስ አብይ አህመድ በወታደራዊ ሰላምታ መልክ ሰይፍ ያነሳ ወታደር ሰላምታ ሲሰጠው ይታያል። ከኋላቸው የሰዎች ቡድን እና ህንጻዎች ያሉበት ውጪያዊ ስፍራ ነው።

የቀድሞ የኢትዮጵያ ፕሬዝደንት ሳህለወርቅ ዘውዴ ከመስታወት መድረክ ጀርባ ቆመው ወደ ማይክሮፎን ይናገራሉ። ፕሬዝደንቷ መነጽር እና ግራጫ ልብስ ለብሰዋል። የኢትዮጵያ ባንዲራ ከመድረኩ ጀርባ ተቀምጧል።

ሁለት ወጣት ወንዶች በውጭ አካባቢ መጽሐፍ ያነባሉ። አንዱ ነጭ የባህል ልብስ ለብሶ ሲሆን፣ ሁለተኛው ደግሞ አረንጓዴ ሸሚዝ አድርጓል። ከበስተጀርባ በድንጋይ ላይ የተንጠለጠሉ ጥንታዊ የኢትዮጵያ ቀለም የተቀቡ የብራና ጥቅሎች ይታያሉ።

የሽመና አውደ ጥናት ወይም የጨርቃጨርቅ ሥልጠና ማዕከል ውስጥ ያለ ሁኔታ ነው። በክፍሉ ውስጥ ብዙ ባህላዊ የሽመና መሣሪያዎች (ማሽን) ተደርድረው ተሰርተዋል። አንዳንድ ሰዎች በመሥራት ላይ ሲሆኑ፣ ይህም የባህላዊ ጨርቆችን ማምረቻ ክፍል ነው።

ለማጠራቀሚያ የሚሆን ቦታ ያለው የእንጨት አልጋ የአልጋው ፍራሽ ክፍል ተነስቶ በውስጥ ልብሶች እና ዕቃዎች ተቀምጠዋል። ክፍል ውስጥ መስኮት አጠገብ ተቀምጧል።

ሰፊ ሜዳ ላይ በርካታ ሰዎች በቀይና ነጭ ፈረሶች ላይ ተቀምጠዋል። ፈረሶቹ በቀይ ካባና ጅራት ያጌጡ ናቸው። ሰዎቹ ጦርና የኢትዮጵያ ባንዲራዎችን ይዘው በድምቀት ተሰልፈዋል።

ጨለማ የቆዳ ቀለም ያለው አንድ እጅ ወፍራም፣ ረዥም እና ግልጽ በሆነ ብርጭቆ የተሞላ ጥቁር ቡናማ ፈሳሽ ይዟል። ፈሳሹ እስከ ብርጭቆው ጠርዝ ድረስ የሞላ ሲሆን፣ በብርጭቆው ውስጥ ያለው መጠጥ ጥርት አለ።

ጥቁር ጸጉር ያላት ወጣት ሴት በሱፐርማርኬት የጥሬ ገንዘብ መመዝገቢያ አጠገብ ቆማ፣ ሞባይሏን ትመለከታለች። ከበስተጀርባ በክምችት የተደረደሩ የተለያዩ የንጽህና እና የህፃናት እቃዎች አሉ።

አድማስ ላይ በተራሮችና በከተማ እይታ የተከበበ ከቀርቀሃ የተሰራ ግዙፍ ግንባታ አለ። በህንጻው ግርጌ የምልከታ መድረክና የፀሐይ መጥለቂያ ጊዜ ያለው ብርሃን ይገኛል።

ሐውልት የትግላችን በመባል የሚታወቅ ሲሆን፣ በአዲስ አበባ ከተማ ይገኛል። ቀይ ኮከብ የያዘ ረዥም ምሰሶ እና ከታች የነሐስ ሐውልቶች አሉት። ደርግ ለተባለው የቀድሞው ወታደራዊ መንግስት ዘመን መታሰቢያ ነው።

ረጃጅም ዛፎች በስተጀርባ ያሉት አንድ ነጭና ቡናማ የመስጊድ ግንብ አለ። በግንባታ ላይ ባለው ህንጻ ፊት ለፊት የእንጨት ክምርና የመንግስት ባንዲራዎች ቆመዋል።

በገጠሩ የሀገራችን ክፍል ውሃ ለማግኘት ልጃገረዶች ረጅም ርቀትን በመጓዝ በጀርባቸው በመሸከም ነው የሚጠቀሙት። ለውሃ መሸከሚያ በብዛት ከሚጠቀሟቸው ነገሮች ውስጥ ጀሪካን ዋነኛው ነው።

አራት የተለያዩ ቀለሞች ያሏቸው የፕላስቲክ ማጣሪያዎች (Funnel) በጠረጴዛ ላይ አሉ። አንድ እጅ ብርቱካናማ ማጣሪያን ተጠቅሞ ውሃን ወደ ረጅም ብርጭቆ ይገለብጣል። ሌሎች ሰማያዊ፣ ቢጫ እና ሮዝ ማጣሪያዎች በአቅራቢያው ተቀምጠዋል።

በደረቅና ቢጫ ተራራማ መልክዓ ምድር መካከል ከድንጋይ የተሰራ ጥንታዊ ቅስት ድልድይ ፍርስራሽ ቀርቧል። በግራ በኩል ሁለት ሰዎች በጃንጥላ ስር እየተራመዱ ነው።

ፊሊፐስ የተሰኜ የጁስ መፍጫ ሲሆን ከላይ ደግሞ የተለያዩ የአትክልት አይነቶች የተደረጉበት ሲሆን። ይህ አትክልትና ፍራፍሬ መፍጫ በገበያ ላይ ጥራት ያለው የጁስ መፍቻ ስለሆነ በጣም ተወዳጅና ተመራጭ ነው።

የኢትዮጵያ ገጠራማ አካባቢ ላይ የሚገኝ ቢጫ ቀለም ያለው ትምህርት ቤት ። ከህንፃው ፊት ለፊት አረንጓዴ የሳር ሜዳ ላይ ሳር እየበሉ ያሉ በጎች አሉ። ሰማዩ ሰማያዊ ሲሆን ከበስተጀርባም ተራራ አለ።

አሥራ ሁለት የተለያዩ የአፍሪካ አገሮች ባንዲራዎች በቡናማ ጀርባ ላይ በአራት ረድፍ ተሰድረዋል። እያንዳንዱ ባንዲራ ከስር በኩል የአገሩ ስም በእንግሊዝኛ ተጽፏል። ባንዲራዎቹ በአብዛኛው ቀይ፣ ቢጫና አረንጓዴ ቀለሞችን የተጠቀሙ ሲሆን፣ የኢትዮጵያ ባንዲራ መሃል ላይ የኮከብ ምልክት አለው።

የቡና ቀለም ያለው ፈሳሽ አረፋ በያዘ ጥቁር ጀበና ውስጥ በኃይል ሲፈስ በቅርበት ቀርቧል። ከኋላ ጥቁር ሱሪ የለበሰ ሰው ጎንበስ ብሎ አለ። ጀበናው በብዛት ባለው ጥቁር ቡና መልቶ የአረፋ ክበብ ፈጥሯል።

ፈዛዛ ሮዝ የራስ ማሰሪያ ያደረገች ሴት ፊት በቅርብ ቀርቧል። ከጎኗ ለቆዳ እንክብካቤ የሚጠቅሙ የሚመስሉ እንቁላሎች እና ሎሚዎች ተቀምጠዋል። ትልልቅ የአማርኛ ፊደላት 'በፍጥነት !!!' የሚለው ቀይ ጽሑፍ እንዲሁም 'ቶሎ ፈውሱ ቆዳ' ተጽፈዋል።

ይህ ፎቶ በደማቅ ሰማያዊ ቀለም የተሠራ ባለሶስት እግር ታክሲን (ባጃጅ) ያሳያል። ተሽከርካሪው ነጭ መጋረጃ ያለው ሲሆን፥ በሰፋፊ መንገድ ዳር ለጉዞ ተዘጋጅቶ ቆሟል። ከኋላ በኩል የዘመናዊ ሕንጻዎች መግቢያ በሮች ይታያሉ።

አንጸባራቂ ነጭ በር እና ጥቁር ቡኒ ቀለም ያለው የልብስ ማስቀመጫ ከወለል እስከ ጣራ ድረስ ተገጥሟል። የልብስ ማስቀመጫው የብር ቀለም ያላቸው ረዣዥም እጀታዎች ያሏቸው በርካታ በሮች አሉት። በሩ ወደ ግራ ሲሆን የልብስ ማስቀመጫው በቀኝ በኩል ነው።

አራት ሴቶች በአረንጓዴ ተራራ ፊት ቆመዋል። ነጭ ቀሚሶችና ቀይ ሹራቦች ለብሰዋል። ውስብስብ ባለብዙ ቀለም ጥልፍ እና ብዙ የብር ጌጣጌጦች አሏቸው። ሁሉም ጥቁር ፀጉራቸውን በጨርቅ ጠቅልለዋል። ከሴቶቹ አንዷ ቀይ መስቀል ያለበት ነጭ ኮፍያ አድርጋለች።

አንድ ዘመናዊ ከቆዳ የተሰራ አጭር ቡትስ ጫማ በነጭ ጠረጴዛ ላይ ተቀምጧል። የጫማው ቀለም ግራጫ ዓይነት ነው። የጫማው ሶል በነጭና በቀይ ተሰርቶ ይታያል፣ ከፊቱ ላይ ጥቁር ቀለም አለው። ከጀርባ መስታወት ይታያል።

የተለያዩ ቀለሞችና ንድፎች ያሏቸው የተሰፉ የእጅ ስራ ሰፌዶች ናቸው። በዋናነት ሰፌዶቹ በብርቱካናማ፣ ቢጫና ቡናማ ቀለማት ያጌጡ ናቸው። እነዚህ የባህል ጥበብንና ጥበብ ያለበትን የእደ ጥበብ የሚወክሉ ሲሆን ለግድግዳ ማስዋቢያነት ያገለግላሉ።

ለስዕል አገልግሎት የሚውል የእርሳሽና የእርሳስና የማስመራር መሳሪያዎች ሲሆኑ እነዚህን መሣሪያዎች በብዛት የሚጠቀሙዋቸው የአርክቴክቸርና የስዕል ተማሪዎች ናቸው። ለመደበኛ ተማሪዎችን እነዚህን እቃዎች በስልክ ክፍለጊዜ ይዘው እንዲመጡ ይገደዳሉ።

በነጭ የሐበሻ ልብስ ያጌጠች ሴት በሰማያዊ መድረክ ላይ ወደ ፊት ትጓዛለች። የልብሱ እጅጌ እና ግርጌ በቀይ፣ በሰማያዊና በወርቅ ክሮች ያማረ ጥልፍ አላቸው። ብዙ ሰዎች ከበስተጀርባ ሆነው ይታያሉ።

ጥቁር ሻሽ የለበሰች እናት ከኋላዋ በነጭ ሻሽ የጠቀለለችውን ፈገግታ ያሳየ ህጻን አዝላ ታያለች። እናትየው ወደ ግራ እያየች በሰፊው ትስቃለች። ህፃኑ ወደ ካሜራው እያየ ደስ የሚል ፈገግታ ያሳያል። ዳራው ቢጫ ወይም ብርቱካንማ ቀለም ያለው ግድግዳ ነው።

በፀሀይ በሞቀው የገጠር አካባቢ፣ ብዙ ኢትዮጵያውያን ልጆች በባህላዊ ልብስ ተሰብስበዋል። ፊታቸው ላይ ጥልቅ ጉጉት ሲነበብ፣ አንዷም የውሀ ጠርሙስ ይዛለች። ይህ ፎቶ የትውልድን የጋራነት፣ የእርስ በእርስ መተሳሰብንና ጥንካሬን አብነት ነው።

ሰዎች ከጣሪያ በታች ባለው መሬት ላይ ተቀምጠዋል። በርካታ ወንዶች በቡድን ተሰብስበው በሀዘን እና በድካም ውስጥ አሉ። ብዙዎቹ ጫማ የሌላቸው ሲሆን በአቅራቢያ አንድ አውቶቡስ ቆሟል። የ መሰብሰቢያው ሁኔታ የ ስደተኞችን ወይም የመጠየቂያ ቦታን ያመለክታል።

መሬት ላይ በተዘረጋ ነጭ ጨርቅ ላይ የሚሸጡ የተለያዩ አትክልቶችን አሉ። ከሚታዩት አትክልቶች መካከል ካሮት፣ ድንች፣ ጎመን፣ ቃሪያና ቀይስር ይገኙበታል። አከባቢው በአፈርና በጠጠር የተሞላ ሲሆን የንግድ ቦታ ነው።

በወርቃማ አበባዎች የተሞላች የሾላ ዛፍ ያሳያል። ዛፏ በደረቅ ሜዳ መካከል ቆማ ስትታይ፣ ከኋላዋ ሰማያዊ ንጹህ ሰማይ እና ተራራማ ገጽታ ይታያል።

ሐምራዊና ሰማያዊ የሆነው አንድ ትልቅ ጋላክሲ በብዙ ከዋክብት ውስጥ ቀርቧል፡፡ ጋላክሲው በመሀል ደማቅ ብርሃን ያለው ሲሆን ወደ ውጪ በመስመር ይሽከረከራል፡፡ በጨለማ ውስጥ ጋላክሲው መንፈሳዊ መልክ አለው፡፡

በሌሊት የተነሳው ምስል በሻማ ብርሃን የተከበበ ቤተክርስቲያንን ያሳያል። ሕንጻው በደማቅ ቀይ፣ ቢጫና አረንጓዴ የባንዲራ ቀለሞች ያጌጠ ነው፡፡ ታላቁ ማማው አረንጓዴ ብርሃን ያለው መስቀል አለው። ከፊት ለፊት ብዙ ሕዝብ በጨለማው ውስጥ ሻማ ይዘው ተሰብስበው በደስታ ያከብራሉ።

የተለያዩ ፍራፍሬዎችን የያዘ መደርደሪያ አለ። ፍራፍሬዎችም እጅግ የሚያምሩ ናቸው። ቀይ፣ አረንጓዴ ፣ጥቁር እና ሌሎችንም ቀለማቶች ይዘዋል። እነዚህ ፍራፍሬዎች ለጤናችን በጣም ጠቃሚ እና ተወዳጅ ናቸው።

የዓይን ሐኪም የሚመስሉ የጤና ባለሙያ በላብራቶሪ ካፖርትና ጭንብል ፊቷን በመነፅር እየተመለከተች ነው። ከበሽተኛው ጀርባ ሌላ የጤና ባለሙያ በቅርበት ላይ ይከታተላል።

አንድ ትልቅ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ውስጥ ብዙ ሰዎች ተሰብስበው መሬት ላይ ተንበርክከዋል። አብዛኞቹ ምእመናን ነጭ ልብስ ለብሰዋል። ግድግዳዎቹ በቅዱስ ስዕሎች ያጌጡ ናቸው። ከላይ ትልቅ ሻንደልየር እና የኢትዮጵያ ባንዲራ ቀለም ያለው ማስዋቢያ አሉ።

የተለያዩ ቁጥሮችን ለመደመር፣ ለመቀነስ፣ ለማባዛት እና ለማካፈል የሚጠቅም የቁጥር ማሽን ነዉ። ቁጥር ከሚያሳየዉ መስታወት ላይ ቁጥሮቹ ተፅፈዉ ይገኛሉ። እነዚህ ቁጥሮች "123'456'789'000" የሚል ነዉ። ከታች ቁጥሮችን ለመፃፍ ከ "0 እስከ 9" ተቀምጠዋል።

መሀል እና ቀኝ በኩል በርካታ ግዙፍ የኮንክሪት ሲሎዎች ሲሚንቶን ለማከማቸት የሚያገለግሉ ረዣዥም ታንኮች አሉ። ፋብሪካው ውስብስብ የሆኑ የመሰብሰቢያና ማቀነባበሪያ ህንጻዎች አሉት፤ በእነዚህ መዋቅሮች ላይ ሰማያዊ ቀለም ያላቸው ትላልቅ የኢንዱስትሪ ማሽነሪዎች ተገጥመዋል።

የቤተሰብ አባላት ባህላዊ በሆነ ቆርቆሮ ቤት ውስጥ መሬት ላይ ተቀምጠው አብረው ሲመገቡ ። ምግቡ በትልቅ ባህላዊ ሞሰብ ምግብ እየተመገቡ ።

አንድ ኢትዮጵያዊ ቤተሰብ ናቸው። ወንዱና ሴቷ ፈገግታ ያላቸው ሲሆን፣ ትንሹ ልጅ በደስታ አባትየው እቅፍ ላይ ተቀምጧል። ከፊት ለፊት በሰማያዊ ቀለም የተሠራ ሚዛን አለ። ይህም የአፍሪካ/የኢትዮጵያ አነስተኛ ንግድ ውስጥ ያለውን የቤተሰብ ደስታና ተስፋ ያንጸባርቃል።

ትልቅና ወፍራም ቅርንጫፎች ያሉት የአሜሪካ ቁልቋል የሚመስል ተክል በመሬት ላይ ይገኛል። አረንጓዴ ቅጠሎቹ ጠርዝ ላይ በቀይ ቡናማና በሐምራዊ ጥቁር ቀለም ያጌጡ ክብ አበባዎች በላዩ ላይ ይገኛሉ።

በመደብሩ ውስጥ ያሉት እንጨት መደርደሪያዎች በብዛት በተለያዩ የምግብና ሌሎች ሸቀጣሸቀጦች ተሞልተዋል። ከታች በኩል የፓስታ እና የስፓጌቲ ከረጢቶች ተቆልለዋል። በመካከለኛው ደረጃ ላይ የተለያዩ የታሸጉ ምግቦች ሲኖሩ፣ በላይኛው መደርደሪያ ኦትስ፣ ፈሳሽ ዘይቶችና ሌሎች ፕላስቲክ እቃዎች ተደርድረዋል።

ነጭ ቀለም ያለው ሲሆን በጎን በኩል በቀይ ፊደላት "Ethiopian" የሚለው ስም ተጽፎበታል። በአውሮፕላኑ ጅራት ላይ አረንጓዴ፣ ቢጫ እና ቀይ የኢትዮጵያ ባንዲራ ቀለሞች ይታያሉ። በክንፉ ስር ያሉት ሞተሮች ነጭ ናቸው።

ኢትዮጵያን እና የክልሎችን ሰንደቅ ዓላማዎች የሚያሳይ ሲሆን፣ ዋናው የኢትዮጵያ ሰንደቅ ዓላማ በመሃል ተሰክሎ በግልጽ ቆሟል። በዙሪያው ደግሞ የክልል ሰንደቅ ዓላማዎች በትንሽ ቅርፅ ተደርድረው ከበውታል።